ከታች ደግሞ 'ወተት' እና በአማርኛ 'ወተት' የሚል ጽሑፍ እንዲሁም '500' የሚል መጠን አለ። ከታች ሰማያዊና ነጭ የአልማዝ ቅርጽ ያላቸው ዲዛይኖች አሉ።

በእጅ የሚሰሩ የ ጫማ እና ቲሸርት አይነቶች ሲሆኑ እኒህን አይነት አልባሳት ለማዘጋጀት ክር ፥ ወስፌ እንዲሁን ደሞ ልምምድ እሚያስፈልግ ሲሆን በቀላሉ የራሳችንን ስራ በዚህ መልኩ መጀመር እንችላለን ።

በርካታ ነጭና ሞላላ ድንች በአንድ ላይ ተከምረዋል። ሁሉም ድንቾች በአፈር የተበከሉ ሲሆኑ፣ ከላይ በኩል በቂ ብርሃን አግኝተዋል። የካሜራው ትኩረት በፊት ለፊት ባሉት ድንቾች ላይ ነው።

በትልቁ የከተማ ስካይላይን ላይ የብዙ ረጃጅም ህንፃዎችና የተራራ ስብስብ ይገኛሉ። በቅርብ፣ አረንጓዴ የሳር ምድርና በዛፎች የተከበበ መንገድ ይገኛል፡፡ በመንገዱ ላይ የመኪና መብራቶች ደምቀዋል።

አምስት ወንዶች በጥንታዊ የውስጥ ክፍል ውስጥ ተቀምጠው በቡድን ይወያያሉ። ወንዶቹ ጨለማ ልብሶችንና ክራቫት ያደረጉ ሲሆን በመካከላቸው የቡና ጠረጴዛዎች እና ነጭ አበባዎች አሉ። ከበስተጀርባ በብርሃን የተሸፈነ የሚያምር መጋረጃ

ጥቁር ሰማያዊ ልብስ እና ነጭ ሸሚዝ የለበሰ፣ ጥቁር ፂም ያለው ሰው የቅርብ ምስል ይታያል። ግልፅ መነፅር ያደረገ ሲሆን፣ ጥቁር ቀይ ቀለም ያለው፣ ነጭ ነጠብጣቦች ያሉት ክራቫት አድርጓል። ሰውዬው ቆሞ ወደ ፊት እየተመለከተ ነው።

በቤተ መቅደስ ውስጥ በቁጥር ብዙ የሆኑ የእምነቱ ተከታዮች ጸሎት ያድርሣሉ፤ በቤተ መቅደሱ ምንጣፉ ቀይ ፣መብራቶች፣ በጠራው አካባቢ የኢትዮጵያ ሰንደቅ አላማ እና ቋሚ ምሠሦዎች ይገኛል። ለመሆኑ ይህ አምልኮ ሥፍራ የምን ሀይማኖት ነው?

በሰፊ እና ጣሪያው ረዘም ባለ አዳራሽ ዉስጥ በጣም ብዙ የሃበሻ ቀሚሶች በብዙ አማራጮች በማሳያ አሻንጉሊቶች እና በመስቀያዎች ላይ ተሰቅለዋል። ልብሶቹ የተለያየ ቀለም ያላቸው እና በተለያየ ዲዛይን የተሰሩ ናቸው።

በሆስፒታል ክፍል ውስጥ በጤና ባለሙያዎች መካከል የሚደረግ ውይይት ነው። ነጭ ካፖርት የለበሰ ሐኪም የሕመምተኛውን መረጃ ሲመለከት፣ ቀይ ቀሚስና ሎጎ ያለው ባለሙያ ደግሞ በትኩረት ያዳምጣል። ሌሎች ሰዎችም በስተጀርባ ሆነው ክርክሩን ይከታተላሉ።

በአንድ ቤተክርስቲያን ግድግዳ ላይ የሃይማኖታዊ ሥዕሎች ተስለዋል። ቅዱስ ጊዮርጊስ ዘንዶውን በጦር ሲወጋ በፈረስ ላይ ተቀምጧል። የተለያዩ ቅዱሳን እና እመቤታችን ማርያም ከነጌታችን ኢየሱስ ክርስቶስ ጋር በጎን አሉ። ሥዕሎቹ በደማቅ ቀለምና በጥልፍልፍ ጨርቅ ተጊጠዋል።

ባህላዊ የኢትዮጵያ ልብስ የለበሰች ወጣት ሴት በሣር የተሸፈነ ሜዳ ላይ ቆማለች። ጥቁር አፍሮ ጸጉር አላት፡፡ ነጭ ቀሚሷ በጥልፍ ያጌጠ ነው። ቀይ፣ አረንጓዴና ጥቁር መስመሮች ያሉት ቀበቶ ታጥቃለች። በእጇ ክብ የእንጨት ቅርጫት ይዛለች፤ ከኋላ ከብቶች ይሰማራሉ።

ጥቁር ልብስ የለበሰች ሞዴል ፋሽን መድረክ ላይ እየተራመደች ነው። ጥቁር ጃኬት፣ አጭር ቀሚስ ከጥቁር ሲፎን ጋ እየተንሳፈፈ ተጣምሯል። ፊቷ ላይ ያለው ሜካፕ እና የጆሮ ጉትቻዎቿ ደግሞ መልኳን ጎላ አድርገውታል።

ፀሐያማ በሆነ ቀን ሰፋ ያለ፣ ጤናማ አረንጓዴ ቅጠሎች ያሉት የእርሻ መሬት ነው። የእርሻው ተክሎች ረጅም ረድፎች ሰፋፊውን ሜዳ ሞልተውታል። ከርቀት ጥቅጥቅ ያሉ ዛፎች መስመር አድማሱን ይሸፍናል።

ቁልፎቹ፣ ከግራ ወደ ቀኝ፣ የብር እና ጥቁር ንክኪዎች ያሏቸው ሲሆን የተለያዩ የመቆለፍያና መክፈቻ ምልክቶች ያላቸው አዝራሮች አሏቸው። እነዚህ ቁልፎች የትኞቹ የመኪና ሞዴሎችን ሊያመለክቱ ይችላሉ?

ወንጀለኛን የመቆጣጠር ስልጣን ያላቸው የፖሊስ ሃይሎች ሲሆኑ ሰማያዊ የሆነ መለዮ አላቸው ። በተጨማሪም ደግሞ ቀጥ ብለው የቆሙ ሲሆን የኢትዮጵያ ብሔራዊ መዝሙር እየተዘመረ ያለ ይመስላል።

ሰባት ሰዎች ክብ ሰርተው ወለል ላይ ተቀምጠው፣ በመሃል ካለ ትልቅ ሠሀን በጋራ እየበሉ ነው። ከፊሎቹ ነጭ ባህላዊ ልብስና ሻሽ ለብሰዋል።

ሰማያዊና ቀላል አረንጓዴ ቀለም ያለው የሾላ ወተት ከረጢት ። ከረጢቱ በእንግሊዝኛና በአማርኛ "የሾና ወተት " የሚል ጽሑፍ አለው። በመሃል ላይ አንድ ጥቁርና ነጭ ላም እንዲሁም አንድ ብርጭቆ ወተት ምስል ይታያል።

በደማቅ ቀለሞች የተጌጠ ክብ ቅርጽ ያለው ባህላዊ የጥልፍ ሥራ (ሰፌድ) ነው። ቀይ፣ ነጭ፣ ሰማያዊ እና ብርቱካናማ ቀለም ያላቸው ሰዎች፣ እንስሳትና ቤቶች ተሥለውበታል።

ይህ የሠርግ መድረክ ነው። መድረኩ ነጭ ሲሆን በዙሪያው በነጭ ለስላሳ ጨርቅ ተከቧል። በጥቁር የጀርባ ላይ የሚያንጸባርቁ የሰማያዊ መብራቶችና በዙሪያው ብዙ የአበባ ዘለላዎች አሉ። መሃል ላይ አንድ ትንሽ ጠረጴዛና ነጭ ዙፋን መሰል ወንበር አለ።

በኢትዮጵያ ቤተክርስቲያን ውስጥ የኢየሱስ ክርስቶስን መስቀል ላይ መሰቀል ያሳያል። በሥዕሉ ላይ ከስር የእመቤታችን ማርያም እና የአንድ ሰው ምስል አሉ። በዙሪያው ጥርት ያሉ ደማቅ ቀለሞችና የሃይማኖት ጽሑፎች አሉ።

ቀይ የኮካ ኮላ መኪና ላይ፣ ሣጥኖች የሞሉበትን የሶፍት መጠጦች የሚያወርዱ ሁለት ሰዎች አሉ። አንደኛው ሰው ከመኪናው ጫፍ ላይ ሆኖ ሲሰራ፣ ሌላኛው መሬት ላይ ከሚገኙ ባዶ ሣጥኖች አጠገብ ቆሟል። ከበስተጀርባ የከተማ ህንጻዎች በደበዘዘ መልኩ አሉ።

ሊማሊሞ የተሰኘው የመንገድ አይነት ሲሆን በጣም ብዙ የመኪና አደጋ የሚከሰትበት እንዲሁም ደግሞ በፍጥነት ለመንዳት በጣም አስቸጋሪ የሆነ ጥምዝምዝ መንገድ ነው።

ያልበሰሉ አረንጓዴ ማንጎዎች ጥቅጥቅ ባለ አረንጓዴ ቅጠሎች ጋር በቅርንጫፎቹ ላይ ተንጠልጥለዋል። ፍሬዎቹ በበርካታ ስብስቦች ሲታዩ ከፊል ጨለማ በሆነ የቅርንጫፎች ጥላ ስር አረንጓዴነታቸውን ያበራሉ። ከበስተጀርባ የደበዘዘ እና የቀዘቀዘ ብርሃን ያለው መልክአ ምድር ይገኛል።

በርካታ አረንጓዴ የሻይ ፓኬጆች በአንድ ላይ ተደራርበው ሲታዩ፣ ፓኬጆቹ ቢጫ፣ አረንጓዴና ቀይ ቀለሞች አሏቸው። በፓኬጆቹ ላይ የ'ውሽ ውሽ ሻይ' እና የ'ጦሲኝ ሻይ' ስሞች በአማርኛ ፊደላት ተጽፈው የአንድ ሰብሳቢ ምስል ይታያል።

ቀይ ወይን የሞላበት የመስታወት ጽዋ እና አረንጓዴ የወይን ጠርሙስ ጎን ለጎን ተቀምጠዋል:: ጠርሙሱ ቀይ ክዳን አለው:: ከሥር ጥቂት ጥቁር ወይን ፍሬዎች ይታያሉ:: ቀለል ያለ ብርቱካናማ ዳራ አለው::

የሚያብረቀርቅ የጉትቻዎች ስብስብ ነው። የዝሆን፣ የዓሣ፣ የአበባና የዕንቁ ቅርጾች አሉት። በወርቅና በደማቅ አልማዞች ያጌጠ ነው። ይህ ስብስብ ለዓይን የሚስብና ለየት ያለ ፋሽን ነው።

የሚዛን ወለል ሰማያዊ ቀለም ያለው፣ በዲጂታል ስክሪን የሚታይ የኤሌክትሮኒክስ መመዘኛ ማሽን ነው። ማሽኑ ነጭ እና ግራጫ ሲሆን፣ ሰማያዊ ኤል.ሲ.ዲ. ማሳያ እና የቁጥር መቆጣጠሪያ ቁልፎች በግልጽ ይታያሉ።

አንድ ነጭ ካሬ ቅርጽ ያለው የኤሌክትሪክ መብራት ማብሪያ / ማጥፊያ በመሃል ተቀምጧል። ማብሪያ / ማጥፊያው በብርቱካንማና ግራጫ ቀለም ባለው፣ "ኬት" የሚል ጽሑፍ በብዛት በያዘ ማሸጊያ ላይ ተቀምጧል። ማብሪያው አራት የጠመዝማዛ ቀዳዳዎች ሲኖሩት፣።

አረንጓዴ ተክሎች፣ የድንጋይ እርከኖች እና መንገዶች ያሉበት ፓርክ በግንባታ ላይ መሆኑ። ጥቂት ሰዎች በአትክልት ስፍራው ውስጥ እየሰሩ ወይም እየተዘዋወሩ ይታያሉ። ከበስተጀርባ ረዣዥም ሕንፃዎች ያሉት የከተማ ገጽታ ይታያል።

በርካታ ወንዶች ነጭ እና ቀላል ቀለም ያላቸው ባህላዊ ልብሶችን ለብሰው ከወንዝ ዳርቻ ባለ ድንጋያማ መሬት ላይ ቆመዋል። በዙሪያው ጥቅጥቅ ያለ ቁጥቋጦ እና ዛፎች ፣ ይህም የሩቅ እና ተፈጥሯዊ አካባቢን ይገልጻል።

የመጽሐፍ ወይም የመጽሔት ሽፋን ከቀላል ግራጫ ዳራ ጋር ይገኛል። በላይኛው ክፍል ላይ "ገድላት አበው" የሚል ጽሑፍ በትልቅ ቀይ ፊደላት ተጽፏል። ከዛ በታች ደግሞ ትንንሽ ጥቁር የአማርኛ ፊደላት አሉ።

ሶስት የጥፍር ቀለም (ኔይል ፖሊሽ) ጠርሙሶች ተራ በተራ ተሰልፈው ቀርበዋል። ቀለሞቻቸው ከአረንጓዴ፣ ከጥልቅ ሰማያዊ እስከ ሮዝ ይደርሳሉ። እያንዳንዳቸው በራሳቸው የተለየ ሰማያዊ ወይም ሮዝ ዳራ ላይ ተቀምጠዋል።

አንዲት ሴት የፋሽን ትርኢት መድረክ ላይ፣ ከኋላዋ ተመልካቾች እና ተራራማ ዳራ ፊት ለፊት ትመላለሳለች። ነጭ ባለ ብዙ ሽፋን ቀሚስ ለብሳለች። ሌላ ሴት ወደ ኋላ በነጭ ጃኬትና ነጭ ሸሚዝ ተራምዳ ትመጣለች።

ጥቁር ቀለም ያለው ጨርቅ የተሰራ ጫማ ቀርቧል። ነጭ የጎማ ጫማ እና የፊት ክፍል አለው፤ በጎን በኩል የ"ሮካ ዊር" አርማ ተለጥፎበታል።

ከቤቱ በራፍ ላይ ተቀምጠው ወደ ውጭ የሚያዩ ቢጫ ቆብ የለበሱ መነኩሴ ወደ ውጭ አረንጓዴ ቀሚስ በአረንጓዴ ጫማ ያደረገች ሕፃን በእጇ ምጣድ ላይ እንጀራ ስታሰፋ ያያሉ ጥያቄ :- ልጅቷ በእጇ የያዘችው ምንድንነው?

ዘመናዊ እና ቅንጡ የሆነ የቢሮ ክፍል ነው ። ክፍሉ ትልቅ የእንጨት ጠረጴዛ እና ከበስተጀርባ የመጻሕፍት መደርደሪያ አለው ። ከኋላ በኩል የቆዳ ሶፋዎች እና የመዝናኛ ስፍራ አለ። በአጠቃላይ፣ ክፍሉ ጨለማና ግራጫ ቀለም ያላቸውን የቤት ዕቃዎች ተጠቅሟል።

በገጹ አናት ላይ "አዲስ ዘመን" የሚለው ስም በሰማያዊ ዳራ ላይ በትላልቅ ቢጫ ፊደላት ተጽፏል። የላይኛው ግራ: አንዲት ሴት ምናልባትም ባለሥልጣን ወይም ታዋቂ ሰው ፎቶ ትታያለች። ጽሑፉ ከእሷ ጋር የተያያዘ ዜና ይዞ ሊሆን ይችላል።

በሃይቆች ላይ የራሳቸው ስም ያላቸው ጀልባዎች አሉ። ለምሳሌ እንደ ጣና፣ ፋሲለደስ እና የመሳሰሉት የጀልባ ስሞች ያሉበት ሰው ሚጓጓዝባቸው ጀልባዎች ይገኛሉ።

አውቶቡሶች በቀይና ቢጫ ቀለም የተነደፉ፣ የተነጣጠሉና ረዣዥም የሕዝብ ማመላለሻ አውቶቡሶችን ያሳያል። የፊት ለፊቱ አውቶቡስ በአበባ ጉንጉን ያጌጠ ሲሆን፣ አውቶቡሶቹ በአዲስ አበባ ከተማ መንገድ ላይ ይታያሉ።

ረዣዥም ዛፎች ፊት ለፊት አራት ቀይ ትራክተሮች በመደዳ ቆመዋል፡፡ ትላልቅ እና ጎማ ያላቸው እነዚህ ማሽኖች ለዘመናዊ ግብርና አገልግሎት ዝግጁ ናቸው።

ጥንታዊ ቅርጽ ያለው የመስቀል ቅርጽ ከብር ብረት ተሰራ። በመስቀሉ ማዕከል የእመቤታችን እና የልጇ ቅብ አለ። በዙሪያው በቅዱሳን ሥዕሎች የተቀቡ አራት ክብ ክፍሎች አሉ። መስቀሉ መንፈሳዊ ቅርሶች ያስተላልፋል።

አንዲት ሴት የሐበሻ ነጭ ልብስ ለብሳ በሻይ/ቡና ማዕድ ተቀምጣለች። በእንጨት ሳጥን ላይ በተነጠፈ ሣር ላይ ማዕድ ተዘጋጅቷል፤ በውስጡም ቡና፣ ስኒዎች፣ የዕጣን ማጨሻዎችና አንድ ጀበና ።

ሙሽራው ነጭ ልብስ ለብሶ፣ ሙሽራይቱ ደግሞ ነጭ የተጋረደ ቀሚስና የራስ ዘውድ አድርጋ እጅ ለእጅ ተያይዘው በፍቅር እየተያዩ ነው። ከበስተጀርባ ዛፎች ያሉበት ፓርክ ይመስላል።

ጥቁር ቡኒ ቀለም ያለው የቡና መፋቂያ የሚመስል ቅባት በአንዲት ሴት ፊት ላይ ተቀብቷል። ሴትየዋ አይኖቿን ጨፍና ቅባቱን እየቀባች ሲሆን፣ በጎን ደግሞ ተመሳሳይ ቅባት ያለበት ብርጭቆ ማሰሮ ይታያል። የዚህ የፊት መፋቂያ ዋና ዓላማ ምንድን ነው?

ጥቁር ቀይ ዳራ ላይ በነጭ የተሳለች ነፍሰ ጡር ሴት ተንበርክካ ተቀምጣለች። ሴትየዋ ነጭ ቀሚስ የለበሰች ሲሆን፣ ራስዋን በጠረጴዛ ላይ አስደግፋለች። በላይኛው ክፍል በአማርኛ "ሕመምተና" የሚለው የመጽሐፍ ርዕስ ተጽፎበታል።

የአንድ ቤተ መጻሕፍት ውስጥ ረዣዥም የእንጨት መደርደሪያዎች በብዙ መጻሕፍት ተሞልተዋል። ከፊት ለፊት፣ ጥቂት የታሰሩ መጻሕፍት ለንባብ በጠረጴዛ ላይ ተቃመጠው ተደርድረዋል።

ቀይ እና ጥቁር ቀለም ያለው ትልቅ የግብርና ማሽን ነው። ሰብሎችን ለማጨድ ያገለግላል። ማሽኑ ሰፊ መከርከሚያ መሳሪያ ያለውና ጥቁር ጎማዎች ላይ የቆመ ነው።

የትግርኛ ዜና ማሰራጫ የድርጅት ምልክት ከግዙፍ ተራሮች ጋር ቆሞ ያለ አንድ ዋልያ ያካትታል። ምልክቱ በሰማያዊ ክብ ውስጥ ያለ ሲሆን "ብሄራዊ ፓርክ" የሚል ጽሑፍ አለው። አንዲት ሴት የዜና አቅራቢ በስተቀኝ ጥግ ላይ ዜናውን ታነባለች።

ለግንባታ የሚያገለግል በብዛት የተከመረ የብረት ዘንግ ይታያል። እያንዳንዱ ዘንግ ክብ ቅርጽ ያለው ሲሆን፣ የዘንጎቹ ገጽታ ለመያዝ እንዲያመች ጎድጎድ ያለ ቅርጽ አለው። የተቆረጡት ጫፎች ደግሞ ብረቱ ምን ያህል ጠንካራ እንደሆነ ያሳያሉ።

ሰዎች ፊት ለፊት ቆመው ወይም ተቀምጠው እጃቸውን ወደ ላይ አንስተው እና ዓይናቸውን ጨፍነው ይመለካሉ። ይህ በወንጌላዊት ወይም ጴንጤቆስጣዊት ቤተ ክርስቲያን ውስጥ የሚታይ የአምልኮ ሥርዓት ነው።

የማጠቢያ ክፍሉ አራት የብረት ማድረቂያ ማሽኖችን አካተተ። የፊት ማሽን ውስጥ ልብሶች በከፍተኛ ፍጥነት እየተሽከረከሩ ነው። የረጅም ተጋላጭነት ፎቶግራፍ በውጤቱ ምክንያት ልብሱ የደበዘዘ ይመስላል። እነዚህ ማሽኖች በሕዝብ የልብስ ማጠቢያ ቦታ ላይ አገልግሎት ይሰጣሉ።

ተሽከርካሪዎች፣ እግረኞች እና ብስክሌተኛ በሱቆች እና በመኖሪያ ቤቶች በተከበብ እርጥብ የከተማ ጎዳና ይጓዛሉ። ቀይ መኪና እና ሰማያዊ ቫን በከፊል ደመናማ ሰማይ እና ጭቃማ መንገድ ላይ ጎልተዋል።

ብዙ ካህናት የሃይማኖት ልብሶችን ለብሰው ከውሃ ገንዳ ፊት ተሰብስበዋል። አራቱ ካህናት ወደ ውሃው ጎንበስ ብለው እጃቸው ላይ መስቀሎችን ይዘዋል። ከጀርባ አንድ ትልቅ ግራጫ ምሰሶ እና የኢየሱስን ጥምቀት የሚያሳይ ወርቃማ ሐውልት ይታያል።

በዶሮ ወጥ ወይም የበግ/የበሬ ቀይ ወጥ የተሞሉ ሲሆን፣ በወጡ ውስጥ የተቀቀለ እንቁላል ወይም የእንቁላል ፍንጣቂ ይታያል። የወጡ ቀለሙ ከፍ ያለ በርበሬ መኖሩን ያመለክታል።

ለፓርቲ የተዘጋጀ የጣፋጭ ምግብ ማስዋቢያ ሲሆን በፒንክ ቀለም በተሸፈነ ዳራ ላይ ኬክ፣ ዶናት እና ኩኪስ በሚያብረቀርቁ ወርቃማ እና በመስታወት ጠረጴዛዎች ላይ ተደርድሯል። ብዙ ሮዝ እና ነጭ አበቦች ከበስተጀርባ በብዛት ተደርድረው ተቀምተውል።

አንዲት ሴት እግሯን በእግር ማሳጅ እና መታጠቢያ ውስጥ ስትታጠብ ። እግሯ ቀይ ጥፍር ቀለም ሲኖረው፣ በቀኝ እጇ ሰማያዊ ቀለም ያለው መቦረሻ ትጠቀማለች። መታጠቢያው ነጭና ሰማያዊ ቀለም ያለው ሲሆን፣ "ሆብ" የሚል ጽሑፍ አለው።

ይህ ሚኒባስ በሰማያዊ ቀለም ተሸፍኖ፣ “ሕይወት” የሚል የውሃ ምርት ማስታወቂያ በላዩ ላይ ተጽፏል። ማስታወቂያው በዋናነት የተጣራ የታሸገ ውሃ መሆኑን የሚገልጽ ሲሆን፣ የስልክ ቁጥሮችንም ይዟል። መኪናው የንግድ መልዕክትን የሚያስተላልፍ ተንቀሳቃሽ ሰሌዳ ሆኖ ያገለግላል።

ከተለያዩ አትክልቶች የተሞላ የገበያ ቦታ በቅርብ ቀርቧል። አትክልቶቹ ብሮኮሊ፣ ጎመን፣ ዝኩኒና የእንቁላል ፍሬ ናቸው። አብዛኛዎቹ አትክልቶች በቡናማ ጨርቅ ላይ ተደርድረው ይታያል። ሁሉም አትክልቶች ትኩስ ሲሆኑ አረንጓዴ፣ ነጭና ወይንጠጅ ቀለም አላቸው። በጨርቁ ላይ አቧራ አለ።

በአርማው መሃል ነጭ የብርሃን ወጋጊ ምልክት አለ። የቅርጹ ግራ ጎን አረንጓዴ ሲሆን ቀኝ ጎን ቀይ ቀለም አለው። ከሥሩ “የኢትዮጵያ ኤሌክትሪክ ኃይል” የሚል የአማርኛና የኢንግሊዝኛ ጽሁፍ አለው። አርማው የኤሌክትሪክ አገልግሎት ኩባንያን ይወክላል።

ጨለማና ቀይ ቀለም የሰፈነበት የመጽሐፍ ሽፋን ነው። የሽፋኑ ዋና ርዕስ "አንጓ" የሚል ነው። በቅንፍ ውስጥ "የፍቅር ልቦለድ ስብስብ" ተብሎ ተጽፏል። ከታች ደግሞ "በ ታምሩ ሐይለሚካኤል" የሚል የደራሲው ስም አለው።

ይህ የወሎ ዩኒቨርሲቲ አርማ ሲሆን፣ በቢጫ ክብ ውስጥ በሰማያዊ ዳራ ላይ ተስሏል። መሃል ላይ በራሱ መጽሐፍ፣ ኮምፒዩተር፣ ማይክሮስኮፕና ችቦ አሉ። የስንዴ ዛላና የማርሽ ቅርጽ ደግሞ በግብርናና በኢንዱስትሪ ልማት ውስጥ ያለውን ተሳትፎ ይወክላል።

ስንዴ እንጀራ እና ዳቦ ተብሎ የሚጠራ ምግብን ለማዘጋጀት የሚያገለግል የግብርና ውጤት ነው። ስንዴ ተቦክቶ ዳቦ ለመሆን ስንት ቀን እና ሌሊት ይፈጃል?

የሲሚንቶ ብሎኬቶችና ጡቦች የሚዘጋጁበት ቦታ ይታያል። አንዲት ሴትና አንድ ወንድ የሥራ ልብስ ለብሰው ብሎኬት ሲያዘጋጁ ይስተዋላል። የተዘጋጁት ብሎኬቶች ተከምረው ከመጋረጃ ሥር ተቀምጠዋል። ከበስተጀርባ ዛፎች ያሉበት ቦታ ነው።

በምስሉ መሀል አንድ ብርቱካንማ-ቢጫ ፍሬ በቅርንጫፍ ላይ ተንጠልጥሏል። ፍሬው በብዙ ትላልቅ፣ ጥቁር አረንጓዴ ቅጠሎች የተከበበ ነው። አንዳንድ ቅጠሎች በደረቅነት ምክንያት የቡኒ ወይም ነጭ ቀለም አላቸው። ከበስተጀርባ ጥቁር ጥላዎች ይገኛሉ።

በጥቁር ዳራ ላይ አስራ አንድ የተለያዩ የብር ቀለበቶች በቡድን ተደርድረዋል። አንዳንድ ቀለበቶች ላይ ሰማያዊ ድንጋዮች ሲኖሩ፣ ሌሎቹ ደግሞ ቅጠሎችና አበቦችን በመሰሉ ጥልፍልፎች ተቀርጸው ተቀምጠዋል።

አደገኛ እሳተ ገሞራ ጉድጓድ፣ ከግርጌ ፍም የመሰለ ቀይ የላቫ ፍሰት ይንቀሳቀሳል። የጨለመው የጉድጓዱ ጠርዝ እና ዙሪያው በደረቅ መሬት ተከቧል። ከበስተጀርባ ትልቅ የጨለመ ኮረብታ አለ።

አረንጓዴነት በሚታይበት ለምለም አካባቢ የተወሰኑ ከድንጋይ እና ከሳር ጣሪያ የተሰሩ ትናንሽ ቤቶች ተሰርተዋል። እነዚህ ቤቶች የተሰሩት ትናናሽ ድንጋዮችን በመደራረብ ነው። ከቤቶቹ በታችም ታናንሽ አረንጓዴ ሳሮች በቅለዋል።

በተለያዩ ቀለማት ባላቸው ማስቀመጫዎች ላይ የተቀመጡ እንቁላሎች ስርአቱን በጠበቀ መልኩ ተደርድረዋል። አንዱ የእንቁላል ማስቀመጫ በከፊል ባዶ ነው። እንቁላሎቹ ብዙ እና በመጠናቸው ከፍ ያሉ ናቸው።

አራት አረንጓዴ፣ ነጭና ጥቁር የሪግሊ ኤክስትራ ስፒርሚንት ማስቲካ ፓኮች በካርቶን ሣጥን ውስጥ ተቀምጠዋል። በውጭው ፓኮች ላይ "ኤክስትራ ሎንግ ላስቲንግ ፍላቮር ስፔርመንት" የሚል እንግሊዝኛ ጽሑፍ አለ።

በሰማያዊና ጥቁር ቀለም የተሰራ የሎጎ ምልክት በነጭ ወረቀት ላይ ቀርቧል። ምልክቱ ክፍት መጽሐፍ፣ ሰውና የላባ እስክሪብቶ ቅርጽ አለበት። እላዩ ላይም " አዲስ አበባ ከተማ አስተዳደር ትምህርት ቢሮ" ይላል፡፡

እድሜ የገፉ ሰው በቅርበት ይታያሉ። ኮት እና ባለሰንበር ሸሚዝ ለብሰዋል። በሁለቱም እጆቻቸው ቀይ የኳስ ራሶች ያሏቸው ሁለት ከበሮ መምቻዎች ይይዛሉ።

አርማው የአዲስ አበባን ከንቲባ ጽሕፈት ቤት ይወክላል። በመሃሉ ነጭ ቀለም ያለው የመንግስት ሕንጻ ምስል አለ። በስሩ "የከንቲባ ጽሕፈት ቤት - አዲስ አበባ" የሚል ጽሑፍ በሁለት ቋንቋዎች ተጽፏል። በሰማያዊ ዳራ ላይ ነጭ መስመሮች አሉ።

በሱፐርማርኬት መደርደሪያ ላይ የተለያዩ ፈሳሽ ሳሙና ወይም ማጽጃ ምርቶችን። ምርቶቹ በፕላስቲክ ጠርሙሶች ውስጥ ሲታሸጉ፣ በአብዛኛው ደማቅ ሮዝና ፈዛዛ አረንጓዴ ቀለም አላቸው። ጠርሙሶቹ በእንጨት መልክ ባለው ወለል ላይ ተቀምጠዋል።

በተራራማ ስፍራ፣ በባህላዊ ልብስ ያጌጡ ብዙ ሰዎች ተሰብስበዋል። በመሃል ያለችው ሴት አክሊል ደፍታለች፤ ነጭ ለባሽ ሰው ደግሞ በነጭ ጃንጥላ ጥላ ይዟል። ሁለት ሰዎች የቆዳ ጋሻዎችን እና አንደኛው ጦር ይዟል።

ፍርድ ቤቶች ውስጥ ያሉ ሰዎች ጥቁር ጋውን ለብሰዋል። በሰልፍ ሆነው ቀኝ እጃቸውን ወደ ላይ አንስተዋል። ሁሉም የፊት ማስክ አድርገዋል። በግራ በኩል አንዲት ሴት ከፖዲየም ላይ ንግግር ታደርጋለች። ዳኞች በሥነ ስርዓት ላይ ናቸው።

በንጹህ የስጋ መሸጫ ክፍል ውስጥ ብዙ ትላልቅ ጥሬ ስጋዎች ተሰቅለዋል። ነጭ ጋውንና ኮፍያ የለበሰ ስጋ ቤት ሰራተኛ ወደ ኋላው ዞሮ ቆሟል። ከፊት ለፊቱ ደግሞ ቀይና ነጭ ባለመስመር ቲ-ሸርት የለበሰ ሰው ያነጋግራል።

በብዙ ሰዎች የተከበበ ጢም ያለው ሽማግሌ ነጭ ኮፍያና ነጭ ልብስ የለበሰ ሙስሊም እምናእት ያለው ሰው ነው። ከፊቱ በኩል ያለች ትንሽ ልጅ ትታያለች፤ በዙሪያው ያሉት ሰዎችም ነጭ ልብስ ለብሰዋል። በስተጀርባ በኩል የዘንባባ ዛፎች እና ሕንፃዎች አሉ።

ትልቅ ቤተሰብ በገጠር አካባቢ ያሳያል። ሁሉም በባህላዊ የገጠር ልብስ ለብሰው እና አብዛኞቹ በባዶ እግራቸው ቆመዋል። አንድ ሕፃን በእናቱ ታቅፏል። እንዲህ ዓይነቱ ትልቅ ቤተሰብ አብሮ መኖር አሁንስ ቀጥሏል?

ሴትየዋ ነጭ የባህል ልብስ እና ነጠላ የለበሰች ሲሆን፣ ራሷ ላይ ነጭ ሻሽ ጠምጥማለች። በእጇ የፕላስቲክ ውኃ ጠርሙስ ይዛለች። ከፊት ለፊቷ ቡና ለመጠጣት የተዘጋጁ ትንንሽ ሲኒዎች እና አንድ ጥቁር ጠንካራ ኬክ (ወይንም ዳቦ) በትሪ ላይ ተቀምጠዋል።

ድስትና ክዳን በጨለማ መጥበሻ ላይ ያቀርባል። ድስቱ ሁለቱም በጎን በኩል ጠመዝማዛ እጀታዎች አሉት። የድስቱ ብረት ያረጀና የደበዘዘ ሲሆን፣ በጥቁር መጥበሻው ላይ የብርሃን ነጸብራቅ አለ።

ጋዜጣ ላይ በምስል የተደገፉ የተለያዩ ዜናዎችና ማስታወቂያዎች ተነባብረዏል። ዋናው ዜና አካል ጉዳተኛ የሆነች ሴት በጎዳና ላይ እንቁላል ስትሸጥ እየሽጠች ነው፡፡ ትላልቅ ጽሑፎችና ንዑስ ርዕሶች ይገኛሉ።

ጥቁር ወንበር በአምስት ጎማዎች ተሽከርካሪ እግር ላይ ቆሟል። ከወንበሩ ፊት ለፊት የእንጨት ጠረጴዛና ነጭ ዴስክቶፕ ኮምፒውተር ይገኛሉ። በጠረጴዛው ላይ የጆሮ ማዳመጫ ሲኖሩ፣ የግድግዳ ስእሎች ከበስተጀርባ አሉ።

በርካታ ጎብኝዎች በኢትዮጵያ ውስጥ በዋሻ ውስጥ ይጓዛሉ። የዋሻው ጣሪያና ግድግዳዎች በድንጋዮች የተሸፈኑ ሲሆኑ፣ መውጫው ላይ ደግሞ ደማቅ ብርሃን የሚበራ ሲሆን፣ ጥቂት ሰዎች በጨለመው ወለል ላይ ቆመዋል።

የደረሱ ቢጫ ፓፓያዎች በመስክ ላይ በተደረደሩ ጥቁር ፕላስቲክ ሳጥኖች ተሞልተዋል። ከሳጥኖቹ ጎን ጭቃማ መሬት እና ረዣዥም አረንጓዴ ሣር ይታያል፤ የሰዎች እግሮችና የልብስ ጫፎችም በከፊል ይታያሉ።

አንድ ሰው በራሱ ላይ አራት ትልልቅ የታሸጉ ቢጫና ቀይ መጋረጃ ያላቸው ፍራሾችን ተሸክሟል። ሌላ ነጭ ቲ-ሸርት የለበሰ ሰው በቀይ ፕላስቲክ ከረጢት እያለፈ ነው። ከበስተጀርባ የተጨናነቀ የከተማ መንገድ፣ ሰማያዊ ትራም እና በደመና የተሞላ ሰማይ አለ።

ሁለት ወንዶች በቢጫና ጥቁር የተሰነጠቀ ሸሚዝ ለብሰው ከቤት ውጭ ባለ ጠረጴዛ ላይ ተቀምጠዋል። ከላይ ሰማያዊ ቀለም ያለው ዣንጥላ ጥላ ሆኗቸዋል። ከበስተጀርባ ሰማያዊ ቀለም ያለው ሕንፃ እና 'ሂዳያ ስናክ' የሚል በአማርኛና በእንግሊዝኛ የተጻፈ የምግብ ቤት ምልክት ይታያ

ከሠርግ ሰልፍ ላይ ብዙ ነጭ መኪናዎች በመንገድ ላይ ይጓዛሉ። ከፊት ያለው ነጭ ሜርሴዲስ የሙሽራዋንና የሙሽራውን ጭንቅላት ያሳያል። መኪናዎቹ በሮዝና ነጭ አበባዎች አጊጠዋል። ሰዎች በግራ በኩል በእግረኛ መንገድ ይሄዳሉ። ዳራው ላይ የከተማ ህንፃዎች አሉ።

ፀሐያማ በሆነ ሜዳ ላይ ሁለት ሰዎች የእህል ክምርን በመጨበጥ በእጃቸው ይወቃሉ። ከፊቱ ያለው ሰው እህል በመውቃት ላይ ተጠምዷል፤ ከበስተጀርባም ሌላ ሰው በተመሳሳይ የግብርና ሥራ ተሰማርቷል። በሥዕሉ ላይ የሚታየው ባህላዊ የግብርና ዘዴ ስም ምንድነው?

ሙሽራውና ሙሽሪት በሠርግ ሥነ ሥርዓት መሃል ቆመዋል። ሙሽሪት ነጭ የሠርግ ልብስ ለብሳለች፣ ሙሽራው ደግሞ ክራባት አስሮ ነጭ ልብስ ለብሷል። ሰፊ አዳራሽ ውስጥ ብዙ ሰዎች ተቀምጠው አጨብጭበው ደስታቸውን ይገልጻሉ።

የቀርከሃ ግንድና አዲስ ቡቃያዎች ከቅርብ ርቀት ይታያሉ። የጎለመሱት ግንዶች ጥቁር አረንጓዴ ሲሆኑ የደረቁ ቀጫጭን ቅርፊቶች ተጠቅልለውባቸዋል። አካባቢው በደረቁ ቅጠሎችና ቡናማ ቅርንጫፎች ተሞልቷል።

ከጥቁር ቆዳ የተሠሩ ሁለት የወንዶች ጫማዎች በነጭ ጀርባ ላይ ይታያሉ። ጫማዎቹ የሞንክ ስትራፕ ዓይነት ሲሆኑ፣ በላያቸው ላይ የብር ቀለም ያላቸው ሁለት መቆለፊያዎች አሏቸው። የአንዱ ጫማ ስር ወደ ላይ ዘንበል ብሎ በመታየት የጫማውን ስስ ሶል አለ።

ረዥም ሰማያዊና ነጭ ቀለም ያለው ጀልባ በሰፊ ወንዝ ላይ ቆሟል። አንዳንድ ሰዎች በጀልባው ላይ ነጭ ሽፋን ሲያስተካክሉ ይታያሉ። የጀልባው ጎን ላይ "602381" የሚል ቁጥር ተጽፏል። ከበስተጀርባ አረንጓዴ ተራሮችና ዛፎች በውሃው ዳርቻ ላይ ይገኛሉ።

በርካታ ሰማያዊ የአውሮፓ ኅብረት ባንዲራዎች በአንድ ዘመናዊ የቢሮ ሕንፃ ፊት ለፊት በነፋስ እየተንቀጠቀጡ ነው። ባንዲራዎቹ ወርቃማ ቢጫ ቀለም ያላቸው ኮከቦች በክብ ቅርፅ የተደረደሩ አላቸው። ከባንዲራዎቹ በስተጀርባ ያለው ሕንፃ ጥቁር እና ነጭ ቀጥ ያሉ መስመሮች አሉት።

በብረት ትሪ ላይ የቀረበ ባህላዊ የኢትዮጵያ ምግብ ነው። የተጠቀለሉ እንጀራዎች በዙሪያው ተደርድረዋል። በሾርባ የተጠገበ ስጋ፣ አትክልትና የተቀቀለ እንቁላል ይዟል። ይህ ምግብ የጋራ መመገብን፣ የኢትዮጵያዊ ምግቦችን ውበትና የእንግዳ ተቀባይነት ባህልን ያንጸባርቃል።

ለሴቶች በርካታ የፀጉር ስታይሎች አሉ። ከእነዚህም መካከል ሹሩባ ታዋቂ ነው። ሹሩባ ፀጉርን በመክፈል በጥንቃቄ መጥለፍ ሲሆን፣ ውበትን እና ባህልን ያንፀባርቃል።

አንድ ሥራ አስፈጻሚ ሴት በቢሮ ውስጥ ሁለት ሴት ሠራተኞችን ትጎበኛለች። ሴቶቹ ላፕቶፖችና ሌሎች መሣሪያዎች ባሉበት ነጭ ጠረጴዛ ላይ ተቀምጠዋል። ሌሎች ሰራተኞች በክፍሉ ጀርባ ላይ ይገኛሉ።

ቀይና አንድ አረንጓዴ ማልያ የለበሱ ወጣት እግር ኳስ ተጫዋቾች ቡድን በሜዳ ላይ ለምስል ቆመዋል። ግማሾቹ ቆመው ግማሾቹ ተንበርክከው ሲታዩ፣ ከበስተጀርባ የተፈጥሮ አረንጓዴና የእግር ኳስ ጎል አለ።

ሰፊ ንፁህ ውኃ ላይ ስድስት ዳክዬዎች በረጋ መንፈስ ይዋኛሉ። ጥቅጥቅ ያለ ለምለም አረንጓዴ ቅጠል የለበሰ ዳገት ከኋላቸው ተንጣሎ ይታያል። የዕፀዋቱ ጥላ ውኃው ላይ በሚያምር ሁኔታ ተንፀባርቋል። ቀለል ያለ ሰማያዊ ሰማይ ከላይ ይታይል።

ዘመናዊ የባቡር ጣቢያ ላይ ሁለት ባቡሮች ቆመዋል። ባቡሩ አረንጓዴና ነጭ ቀለም ያለው ሲሆን በሩ ተከፍቷል። ሰዎች ከባቡሩ እየወጡና እየገቡ ነው። መሬቱ የእርጥበት ምልክት አለው። መድረኩ ላይ ቢጫ መስመሮች ተዘርግተዋል።

ከሐመር ቢጫና ሮዝ ግድግዳ አጠገብ በብስክሌትና በልብስ ስፌት ማሽን የተቀረጸ የተከፈተ ሱቅ በር አለ። አንድ ብስክሌት በሱቁ መግቢያ ፊት ለፊት በቆመበት በሩ ላይ ሌላ ሥዕል አለ። በሩ ዙሪያ ያለው ግድግዳ በከፊል የላቫንደር ቀለም የተቀባ ነው።

ጥቁር የሴቶች ጫማዎች ጥንድ ሆነው በነጭ ገጽ ላይ አርፈዋል። ጫማዎቹ የቆዳ ወይንም የቆዳ መሰል ቁሳቁስ የተሰሩ ናቸው። በስተኋላ በኩል ትንሽ አረንጓዴ ተክል አለ። ጫማዎቹ ምቹና ቀላል እንቅስቃሴ ለማድረግ የተሰሩ ናቸው። የዚህ አይነት ጫማዎች ለመጀመሪያ ጊዜ የተሰሩት የት ነበር?

ባለብዙ ክፍልፋይ ፎቶግራፍ ላይ ሴት ፊቷ ላይ ክሬም ነገር እየቀባች ይታያል። ፀጉሯ በባለቀለም ሻሽ የተጠቀለለ ነው። በግራ በኩል አንድ ጎድጓዳ ሳህን በነጭ ሩዝ እና ሌላ ሳህን ደግሞ ፈሳሽ ነገር በውስጡ አለ።

ከቡኒ ቆዳ የተሰራ የወንዶች ጫማ በነጭ ዳራ ላይ ጎን ለጎን ይታያል። በግራ በኩል የሚገኘው ጫማ ለጣት መግቢያ ያለው ሲሆን፣ በቀኝ በኩል ጥቁር እና ስድስት ማዕዘን ቅርጽ ያለው የጫማው ስር በግልጽ ይታያል።

ከፊል ደረቅ መሬት ላይ በርከት ያሉ ነጭ የንፋስ ተርባይኖች ተተክለዋል። ተርባይኖቹ ረዣዥም ምሰሶዎች እና ሶስት ትላልቅ መሽከርከሪያዎች ያላቸው ሲሆን በአቅራቢያቸው ቆላማ ተራሮችና መንገድ አለ።

ሙሉ ለሙሉ በቀይ አበባዎችና በአረንጓዴ ቅጠሎች ያጌጠ ነጭ መኪና ቀርቧል። መከለያው ላይና በጎን መስመሮች ላይ የተደረደሩ አበቦች ሲኖሩ፣ ይህም ለሠርግ ዝግጅት የተዘጋጀ መሆኑን ይጠቁማል።

በርካታ ቢጫ ታንከር ጭነት መኪኖች በመንገድ ላይ ተሰልፈዋል። የፊት ለፊቱ ታንከር ረጃጅም ክፍሎች አሉት። መኪናው ፈሳሽ እቃዎችን የሚያጓጉዝ መሆኑ ግልጽ ነው። ከመንገዱ ዳር የተበተኑ ቤቶች ናቸው። የመጓጓዣ ተሽከርካሪዎች የረጅም ርቀት ጉዞ አለባቸው።

በመሃል ላይ ክፍት ሆኖ ወደ ላይ ከፍ ያሉ ሁለት መጽሐፍቶች አሉ። መጽሐፎቹ ቀይ፣ ቢጫ እና ሰማያዊ ቀለም ያላቸው ሲሆን ከኋላቸው የአዲስ አበባ ዩኒቨርሲቲ ህንጻ አርማ ነው። በላይ በኩል በአማርኛ "ትምህርት ሚኒስቴር" ተጽፏል።

ኤንጦጦ ፓርክ የብሔራዊ ኩራትና ብቃት መገለጫ ነው። ኢትዮጵያ የሚል መልዕክት የሚያስተላልፍ የቱሪዝም ማዕከል ነው። ከ2,600-3,100 ሜትር ከፍታ ላይ የሚገኝ የአዲስ አበባ ሳንባ ነው። ዘመናዊ መዝናኛ፣ ስፖርት፣ ስፓ ማዕከላት አሉት።

ትልቅ ነጭ ላባ መሰል ነገር ላይ ብሉ ትሮት የተባለች ወፍ ቆማለች፤ በግልጽ በሚታይ መልኩ ወፉ ሰማያዊ፣ ነጭና ቡኒ የደረት ላባዎች አሏት። ወፉ ምንቃሯን ከፍታ ስትዘምር፣ ቡኒና ብርቱካናማ ቀለም ያላቸው ጅራት ላባዎች ከኋላ ተንጠልጥለው ይታያሉ፤ ከበስተጀርባው ደብዘዝ ያለ ቡኒ ቀለም ይስተዋላል።

ይህ የጋዜጣ ፊት ለፊት ገጽ ነው። ሁለት ዋና ዜናዎች በስብሰባ አዳራሽ ውስጥ ያሉ የሰዎች ፎቶግራፎች ጋር ተያይዘዋል። በላይና በታች የተለያዩ ማስታወቂያዎች ተቀምጠዋል።

ሶስት በጥቁር ልብስ ያሸበረቁ ሰራተኞች ከፊት ለፊታቸው አረንጓዴ ቅጠል ባለው ጠረጴዛ ጀርባ ተቀምጠዋል። ከጀርባቸው ሰማያዊ ዳራ ላይ በትልቅ "ከፍታ አድስ ገባ" በሚል ርዕስ ስር የዝግጅት መርሃ ግብር ጽሑፍ ተጽፏል።

ጥርት ባለ ሰማይ ስር ረጅም ተንሳፋፊ የእግረኛ ድልድይ በሐይቁ ላይ ተዘርግቷል። ሰዎች በእግረኛ ድልድዩ ላይ እየተራመዱ ወይም እየሮጡ የሐይቁን እይታ እየተመለከቱ ነው። አረንጓዴው ሐይቅ ዳርቻና በአድማስ ላይ የሚታዩት ተራሮች የቦታውን ገጽታ ያሳያሉ።

የተለያዩ የራስ መሸፈኛ ያላቸው ሴቶች ተሰብስበው ተቀምጠዋል፤ አንዲት ነርስ የሚመስል ልብስ የለበሰች ሴት ትታያለች። ስብሰባው የጤና፣ የማኅበራዊ ድጋፍ ወይም የትምህርት ጉዳይ ይሆን?

ጥቁር ሰማያዊና ወርቃማ ቀለም ያለው የኢትዮጵያ ፌደራል ፖሊስ አርማ በክብ ቅርፅ ቀርቧል። መሀሉ ላይ ባለ አምስት ጫፍ ኮከብ እና ከሱ የሚወጡ ጨረሮች አሉ። አናት ላይ የመደብ ሚዛን ምልክት ሲኖር 'የኢፌዴሪ ፌደራል ፖሊስ' የሚል የአማርኛ ጽሑፍ በዙሪያው ተጽፏል።

ሁለት ወጣት ሴቶች በደስታ ሲሳሳቁና በሞባይል ስልክ ሲመለከቱ። አንዷ ሴት በግዢ ከረጢት ላይ እጇን አድርጋለች። ሥዕሉ "ኢትዮ ቴሌኮም" እና "ቴሌብር" አርማዎች ያሉት ሲሆን የዋጋ ቅናሽ ማስታወቂያ ይዟል።

በጥቅጥቅ ያለ የደን አፋፍ ላይ በርካታ ወጣቶች ባህላዊ ልብስ ለብሰው ክብ ሰርተው ተቀምጠዋል። ወንዶቹ በቡናማ ቆዳ እና በአረንጓዴ ጨርቅ የተሰሩ አጫጭር ልብሶችን ለብሰዋል። በተሰበሰቡ የእንጨት ክምር ዙሪያ በማጨብጨብ የቡድን ሥነ ሥርዓት ያከናውናሉ።

ወይዘር ጥለት ያለበትን ባህላዊ ልብስ የለበሰ፣ ሰዓት ያደረገ ሰው ፈገግታ በተሞላበት ፊት መሃል ላይ ቆሟል። ሰውየው ማን ነው? ይህን ልብስ ለብሶ መቼና የት ተነስቶ ነው?

ጥቁር ዳራ ላይ፣ በላይ በኩል “እስከ እግር አፍር” የሚል የአማርኛ ጽሑፍ በነጭ ቀለም ይገኛል። ከጽሁፉ ስር፣ ቀጥ ያለ መስመር ወደ መሃል ይወርዳል፣ ይህም ዝቅተኛ ክፍል ላይ ካለ የብርቱካናማ መልህቅ ምልክት ጋር ይገናኛል።

ነጭ የባህል ልብስና ቀይ ጃኖ የለበሰ ሰው ። ሰውየው ወንበር ላይ ተቀምጦ ሲሆን፣ እጆቹ በጉልበቱ ላይ በዘና ብለው ተቀምጠዋል። ጥቁር ዳራው፣ የነጭና ቀይ ልብሱን ውበት ያጎላል።

ሽማግሌ ሰው ከፊል ከመሬት በታች በተሰራው ባህላዊ የሽመና ማሽን ላይ እየሰራ ነው። ነጭ ክሮችን በመጠቀም ጨርቅ እየሸመነ ሲሆን፣ ማሽኑ ከእንጨት የተሰራ ነው። ከጎኑ ደግሞ አንዲት ልጅ ሥራውን እየተመለከተች ቆማለች። አካባቢው ደረቅና ከግንድና ከቅርንጫፍ የተሞላ ነው።

ይህ ምስል ከላይ በተነሱ የእይታ አንግል ሳጥን ውስጥ የተቀመጡ ሁለት ትኩስና ደማቅ አረንጓዴ የሆኑ የቻይና ጎመን አትክልቶችን ያሳያል። እጅ በአትክልቶቹ የያዘ ሲሆን፣ የጎመኖቹ የውስጥ ግንድ ነጭ ሲሆን ቅጠሎቹ ጥቅጥቅ ብለው ተጠቅልለው ለአገልግሎት ዝግጁ ሆነው ይታያሉ።

ቦታው ቅመማ ቅመም የተሞላ ነው። በሸቀጥ ቤት ውስጥ፣ ከፍ ያሉ መደርደሪያዎች በታሸጉ ዱቄቶችና የተለያዩ ደረቅ ምርቶች ተሞልተዋል። ከታች ባሉ ከረጢቶች ውስጥ ጥቁር አዝሙድ፣ የጤናዳም ቅጠል እና ቁንዶ በርበሬን የመሳሰሉ ጥሬ እቃዎች ተቀምጠዋል።

አንዲት ሴት ፊቷ ላይ ሙሉ ሜካፕ ተቀብታ፣ ከፊሉ የተጎነጎነ ከፊሉ የተጠፈረ ጥቁር ከርዳዳ ፀጉር አላት። ጥቁርና ነጭ ስርዓተ-ጥለት ያለበት ልብስ ለብሳ ወደ ካሜራው ትመለከታለች።

አንድ የጋዜጣ ሙሉ ገጽ ዜናዎች አሉት ። ዋናው ርዕስ "ብር 140 ሚሊዮን ብር በቁጥጥር ስር መዋሉ" ይላል። ዜናዎቹ ከመንግሥት ገቢዎች ሚኒስቴር አርማ ጋር የታተሙ ሲሆን ምስሎችና መግለጫዎች ቀርበዋል።

ብዙ ቀሳውስት በውኃ ዳር በዓል እያከበሩ ነው። ሦስት ካህናት በቢጫ ልብስ ተንበርክከው ትልልቅ የእንጨት መስቀሎችን በውኃው ውስጥ አስገብተዋል። ሌሎች ቀሳውስት ነጭ የሃይማኖት ልብሶችን ለብሰዋል። ከበስተጀርባ በድንጋይ ላይ የተቀረጹ ሁለት የሰው ቅርጻ ቅርጾች ቆመዋል።

በርካታ የሐሩር ፍራፍሬዎች መሬት ላይ ተከምረዋል። እነዚህም አረንጓዴና ወይንጠጅ አቮካዶዎች፣ እንዲሁም ቢጫ ማንጎዎች ይገኙበታል። ከላይ የወይን ፍሬ እና በፕላስቲክ ጠርሙሶች የታሸጉ ጭማቂዎች ተቀምጠዋል።

የቆሙና የተቀመጡ ተማሪዎች የሰርተፍኬት ወረቀቶችን በእጃቸው ይዘዋል። ሁሉም ቀይ እና ነጭ የትምህርት ቤት ልብስ ለብሰዋል። ከበስተጀርባ ትልቅ ስፒከር እና የህንፃ ግድግዳ ተቀርጿል። ልጆቹ የሰርተፍኬቱን ወረቀት ከፍ አድርገው ይዘዋል።

በመግቢያው በኩል አረንጓዴ የብረት በር ከፈተ። ከበሩ ውጭ አንድ ሰው ወደ ግራ ሲሄድ ይታያል፤ በስተቀኝ ደግሞ ሌላ ሰው ቆሞ የብሉ ስፖርት ኮት ለብሷል።

ሦስት ሰዎች በግራጫ አህያ እየተጎተተ ባለ ጎማ ጋሪ ይዘው ይሄዳሉ። ጋሪው በቢጫ የፕላስቲክ ካንቴራዎች ተጭኗል። አንድ ታዳጊ በካንቴራዎቹ ላይ ሲተኛ ሌላኛው ልጅና ወጣት ሰው አህያውን እየመሩና ጋሪውን እየገፉ ነው።

ሦስት ሠራተኞች ብረቶችን በሚገጣጠምበት ወርክሾፕ ውስጥ ሲሠሩ ይታያሉ። ሁለቱ ሠራተኞች የብየዳ መነጽር አድርገው በብረት ማዕዘኖች ላይ ሲሠሩ፣ ሦስተኛው ሠራተኛ ደግሞ ቀይ ኮፍያ ለብሶ በአቅራቢያው ቆሟል። ከበስተጀርባ ድንጋይ ወይም ጡብ የፈረሰ ግድግዳ ይታያል።

አንድ ባለሥልጣን የኢትዮጵያና የብሔራዊ ባንክ ባንዲራዎች ፊት ለፊት በጋዜጣዊ መግለጫ ላይ ናቸው። ጥቁር ልብስና ክራባት አድርገው በብዙ ማይክሮፎኖች ፊት እየተናገሩ ነው።

የደረቀ ዳቦና ቅቤ ተደባልቆ የተዘጋጀ የድፎ ዳቦ ፍርፋሪ (ፈትፈት) በባህላዊ ጥቁር ሰሃን ውስጥ ተቀምጧል። ምግቡ ቡናማና ቀይ ቀለሞች የተደባለቁ ሲሆን፣ በጥቁር ማንኪያ ተደግፎ በነጭ ልብስ በተሸፈነ ጠረጴዛ ላይ ቀርቧል።

ከሰገነት በተነሳ ፎቶ ላይ ብዙ ሰዎች ቡና ቤት ወይም ሬስቶራንት ውስጥ በክብ ጠረጴዛዎች ዙሪያ በዊኬር ወንበሮች ተቀምጠው ይታያሉ። ትላልቅ መስኮቶችና የመስታወት በር የቦታውን መግቢያ ከውጪ ካለው መንገድ ጋር ያገናኙታል።

ሮኪ ቶኪ ካፌና ሬስቶራንት የውጪ መዝናኛ ቦታ ነው። በፀሐይ የሞቀ ሲሆን፣ በብዙ አረንጓዴ አበባዎችና እፅዋት ያጌጠ ነው። ምቹ በሆኑ ወንበሮች ላይ ሰዎች ተቀምጠዋል። ለቡናና ለመወያያነት ተስማሚ ነው። በአንደኛው ወገን አዛውንቶች አሉ።

በደማቅ ቀይ ቀለም የተቀረጸ የአንበሳ ምስል ክብ ቅርጽ ባለው የሰርክል ውስጥ ተቀምጧል። ከሥዕሉ በታች “ቢ.ጂ.አይ ኢትዮጵያ” የሚል የአማርኛና የእንግሊዝኛ ጽሑፍ በትልቁ ቀይ ፊደል ተጽፎ በንጹህ ነጭ ጀርባ ላይ አለ።

በመስታወት ጠርሙስ ውስጥ ቀይ ወይን ተቀምጧል። ጠርሙሱ ከላይ ቀይ የፕላስቲክ መክደኛ አለው። መለያው ቀይ ሲሆን በወርቃማ ፊደላት "ጎደር" የሚል ስም አለው። ከወይኑ ስር ደግሞ "ደረቅ ቀይ ወይን" የሚል ጽሑፍ አለ።

ከደረት ወደ ወገብ የተነሳ የቅርብ ምስል (closeup)። አንድ ሰው ባህላዊ ልብሶችን ለብሷል፤ አረንጓዴና ነጭ ቲሸርት ነጭ ሱሪና የሐገር ባህል ነጠላ (ሻማ) ከትከሻ ላይ ተጥሏል። የነጠላው ጫፍ የጥልፍ ስራ አለው። ቢጫ ቀበቶ ወገብ ላይ ይታሰራል።

የአማርኛ ጋዜጣ የፊት ገጽ ሲሆን በዋናነት ያልተጠናቀቀ ባለ ብዙ ፎቅ ሕንፃ ምስል እና ጽሑፎችን ይዟል። ርዕሰ ዜናው የፌዴራል ስብሰባን የሚመለከት ሲሆን፣ ከታች ደግሞ ስለ መሬት አስተዳደር መመሪያዎች መረጃ አለ።

በተለያዩ ሰንደቅ አላማ ባንዲራዎች ፊትለፊት የቆሙ ሁለት ወንድ እና ሴት ሰዎች እጃቸውን ወደላይ ከፍ አድርገው ከፊት ለፊታቸው ወዳለ ቦታ አይናቸውን ከፍ አድርገው ይመለከታሉ።

ባለ ሐምራዊ ሽፋን ያለው ታብሌት በላዩ ላይ ትልቅ ሰዓትና የተማሪዎች ምናልባትም የልጆች ምስል አሉ። ታብሌቱ ከስር ያለውን ነገር በመጠኑ አንጸባርቋል።

ይህ አርማ የኢትዮጵያ ፌዴራል ከፍተኛ ፍርድ ቤትን ይወክላል። የመሃል ምሰሶ፣ ሚዛን እና ክፍት መጽሐፍ በላዩ ላይ ይዟል። የፍትህ ሚዛንና የህግ የበላይነት መርሆዎችን ይገልጻል።

በአግድም ተደርድረው የተቀመጡ ሦስት የጥጥ ጨርቆች ተጠቅልለው አሉ። የእያንዳንዳቸው ጨርቅ ዳርቻዎች ነጭ ሲሆኑ መካከላቸው በደማቅ ቀለም ያሸበረቁ ቅጦች አሉ። ቀለሞቹ አረንጓዴ፣ ብርቱካናማ፣ ሰማያዊ እና ቡናማን ያካትታሉ። ይህ ባህላዊ ጨርቅ ምን ይጠቅማል?

ሁለት ሰዎች በድንጋይ መድረክ ላይ በተደረደሩ ትላልቅ ነጭ የአማረኛ ፊደላት ፊት ለፊት ቆመዋል። ከኋላቸው ለእድሣት የተዘጋጀ እርብራብ እና ሰራተኞች ያሉት ረዥም የድንጋይ ግድግዳ ግንባታ ወይም እድሳት እየተካሄደበት ነው።

ነጭ የህክምና ጓንት ያደረጉ እጆች፣ የአንድን ሰው ክንድ በንጽህና ለመሸፈን የጋውዝ ፋሻ በጥንቃቄ እየጠቀለሉ። ይህ ድርጊት ከበስተጀርባ ጥቁር ግድግዳ ባለው ስፍራ ለደረሰ የክንድ ጉዳት የሚሰጥ መሰረታዊ የመጀመሪያ ህክምና ነው።

ሽፋኑ በደማቅ ብርቱካንማ ጠርዞችና በላይኛው ክፍል የተከበበ ነው። መሃል ላይ ያለው ዳራ ጨለማ ሲሆን፣ በሺዎች የሚቆጠሩ ነጭ የብርሃን ነጥቦች ወይም ብልጭታዎች እንደ ከዋክብት ወይም በረዶ ይሰራጫሉ።

አንድ ወንድና አንዲት ሴት ባህላዊ የኢትዮጵያ ልብስ ለብሰው ከጎጆ ቤት ፊት ለፊት ቆመዋል። ሴትየዋ ነጭ የሀበሻ ልብስና ሻሽ ለብሳለች። ወንዱ ደግሞ ባህላዊ ጥለት ያለው ቀላል ሸሚዝ አድርጓል። ሁለቱም ጥቁር መነጽር አድርገዋል።

አንድ ሰው ቢጫ ሙዝ ልጣጭን በአፉና በጉንጩ ዙሪያ በማሻሸት ላይ ይገኛል። የልጣጩ ውስጠኛ ክፍል ከቆዳ ጋር ሲነካ፣ የቀረው ልጣጭ እና የአውራ ጣት ክፍል በግልጽ ይታያል።

ይህች ሴት የፊት ቆዳዋ ላይ ያለውን የብጉር ጠባሳ እና የፀሐይ መለዋወጥ (ፍሪክል) ችግር በሎሚ፣ በማር እና በነጭ ሽንኩርት የመሰሉ ተፈጥሯዊ ነገሮች መፍትሄ እንደምትፈልግ ያመለክታል።

በደማቅ ቡናማ እንጨት የተሰራ ትልቅ ቁም ሳጥን ይታያል። ቁም ሳጥኑ ሁለት ረድፎች አሉት፤ በላይ በኩል አራት ትንንሽ በሮች ሲኖሩ፣ ከታች ደግሞ አራት ረዣዥም በሮች አሉት። እያንዳንዳቸው በሮች የብር ብረት እጀታዎች አሏቸው።

ትልቅ አረንጓዴ ቀለም ያለው የመሳሪያ ሳጥን ለጥገና የሚያገለግሉ ቁልፎችን፣ መፍቻዎችን፣ መቀርቀሪያዎችን እና የተለያዩ የብረት መሳሪያዎችን ይዟል። መሣሪያዎቹ በደንብ ተደርድረው በሳጥኑ ውስጥ የተቀመጡ ሲሆን፣ ለሙያዊ አጠቃቀም የተዘጋጁ ይመስላሉ።

ወረብ በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የሚቀርብ የቤተክርስቲያን የምስጋና ጊዜ ነው። ካህናቱ ልብሰ ተክህኖ በመልበስ እና ከራሳቸው ላይ ነጭ ሻሽ በመጠምጠም እንዲሁም ከበሮ፣ በገና እና ፅናፅል በመያዝ ይከወናል።

በርካታ ወታደሮች ወታደራዊ ልብስ ለብሰው በክፍት ሜዳ ላይ ለሰልፍ ተሰልፈው ይታያሉ። ወታደሮቹ ከፊት ለፊት የኢትዮጵያን ባንዲራዎች ይዘው ሲቆሙ፣ ከበስተጀርባ ትልቅ ዘመናዊ ህንጻና ትልልቅ የባንዲራ ምስሎች አሉ። ሰማዩ በደመና የተሞላ ሲሆን፣ መሬቱ ደግሞ ጠፍጣፋ ነው።

ጊት የተባለው ድርጅት አርማ በቀላል ግራጫ ዳራ ላይ ይታያል። አርማው በሁለት ክፍል የተከፈለ ሲሆን በግራ በኩል አረንጓዴ ካሬ ውስጥ ትልቅ ነጭ 'R' እና ትንሽ 'G' ጎልተው ይታያሉ።

ጥቁር እና ነጭ በሆነ በዚህ ምስል ላይ፣ አንድ ሰው እጆቹ ከኋላ ታስረው በካቴና ተይዘው ይታያሉ። ሰውዬው ጥቁር ልብስ ለብሶ በሚያብረቀርቅ ጠረጴዛ ላይ ተደፍቷል።

በመጠኑ አነስ ያለ ሙሉ እንጀራ በመመገቢያ ሳህን ላይ ቀርቧል። ከእንጀራው በላይም ሶስት አይነት ምግቦች ያሉ ሲሆን እነዚህ ምግቦችም ቀይ ስር፣ አልጫ ምስር እና ሰላጣ ናቸው።

ፀጉራማ እና ፂም ያለው አንድ ሰው ግራጫ ቲሸርት ለብሶ በእንጨት ሥራ ቦታው ውስጥ በመጋዝ ጠረጴዛ ላይ እንጨት ሲቆርጥ ። የሥራ ቦታው ያልተጠናቀቁ እንጨቶችን እና የተለያዩ ዕቃዎችን የያዘ ሲሆን ጣራው በቆርቆሮና በፕላስቲክ ተሸፍኗል።

ቢጫ ሙዞች በሸራ በተሸፈኑ የእንጨት ጠረጴዛዎች ላይ በየመንገዱ ዳር ለሽያጭ ተደርድረዋል:: በአካባቢው ሰዎች ሲንቀሳቀሱና ሲያወሩ ይታያሉ:: ከፊት ለፊቱ በሰማያዊ ልብስ የለበሰ ሰው ለደንበኛው አገልግሎት ሲሰጥ የፕላስቲክ ከረጢቶች በአቅራቢያው ተንጠልጥለዋል:: ከኋላ በኩል የንግድ ሕንፃዎች ተሰልፈው ይገኛሉ።

ለስፖርት ማዘውተሪያነት የሚውል ጥቁር ቀለም ያለው ጫማ አይነት እና ቀይ ቀለም ያላት ቅርጫት ኳስ መጫወቻ አንድ ላይ ጠቀምጠዋል። እንደነዚህ የሚያምሩ የስፖርት ትጥቆች የት ማግኘት እንችላለን?

አዲስ የተገነባው የጎንደር ፕላዛ ሆቴል ባለብዙ ፎቅ ሕንጻ ነው። የኢትዮጵያ ሰንደቅ ዓላማ ከላይ ተሰቅሎል፣ ሕንጻው በደማቅ ቀይ፣ ቢጫና አረንጓዴ ቀለም ያጌጠ ነው። ከታች ደግሞ ለደንበኞች የሚያገለግሉ ጠረጴዛዎች አሉ።

አንድ ጥንድ ቢጫ ቀለም ያላቸው የስራ ጫማዎች በእብነበረድ መሰላል ደረጃዎች ላይ ተቀምጠዋል። ጫማዎቹ በረጃጅም ቢጫ ማሰሪያዎች ታስረዋል፣ ይህም በደረጃው ላይ ተዘርግቷል። ጫማዎቹ በትንሹ የቆሸሹና የሚለበሱ ይመስላሉ። የእብነበረድ ዳራ ግራጫማ እና ጥቁር ነጠብጣቦች አሉት።

አራት ወጣት ሴቶች በብሔራዊ ባህላዊ ልብሳቸው ኮርተው ቆመዋል፡፡ የነጩ የጥጥ ልብሳቸው በቀይ፣ በቢጫ፣ በአረንጓዴ እና በሌሎች ቀለማት ያሸበረቀ ጥልፍ አለው፡፡ ፀጉራቸውን ተጎንጉነው በተለያየ መልኩ አስውበዋል፡፡ ዙሪያቸው ላይ ደግሞ ሰዎች ተሰብስበዋል ፡፡

ብዙ ጥቁርና ነጭ ከብቶች በሳር ሜዳ ውስጥ ቆመዋል። ከብቶቹ በግንባር ቀደምትነት የሚታዩት ነጭ ሆነው ጥቁር ነጠብጣቦች አሏቸው። ከበስተጀርባ ኮረብታማ መልክዓ ምድር ይታያል።

አምስት ወጣት ወንዶች በአንድ ላይ ቆመው በደስታ ፈገግታ ፊት ለፊት ይመለከታሉ። ሁለቱ ወንዶች እጆቻቸውን እርስ በእርስ በትከሻቸው ላይ ጣል አድርገዋል። ከመካከላቸው አንዱ ሰማያዊ ብስክሌት እየነዳ መሪውን ይይዛል።

በርካታ ሰዎች በመንገድ ዳር ቆመዋል። ነጭ ሻሽ የጠመጠመች ሴት እና ሁለት ወንዶች በጋሪ ላይ ብዙ ሙዝ እየሸጡ ነው። ከበስተጀርባ ብዙ መኪናዎችና ሰዎች በጎዳናው ላይ ይንቀሳቀሳሉ።

አንዲት ወጣት ሴት ደማቅ ሰማያዊ ባህላዊ ልብስ ለብሳ፣ ጥልፍ ባለው ሻሽ ወገቧን ታስራለች። ሴትየዋ በክብር ስትራመድ፣ ልብሱ ላይ መስቀል ምልክቶች ይታያሉ። ይህ ባህላዊ ልብስ የሚወክለው የትኛውን የኢትዮጵያ ብሔር ወይስ የክልል ልብስ ሊሆን ይችላል?

ከግራ ወደ ቀኝ ኮካ ኮላ፣ ስፕራይት እና ፋንታ ጨምሮ የተለያየ መጠን እና ጣዕም ያላቸው የካርቦን መጠጦች በጠርሙስና በቆርቆሮዎች ተደራጅተው ተቀምጠዋል።

ሁለት የሚያብረቀርቁ የቆዳ ጫማዎች በነጭ ፀጉር ባለው ወለል ላይ ተቀምጠው። ጫማዎቹ የቢጂ ኑድ ቀለም ያላቸው እና ረጅም፣ ቀጭን ተረከዝ አላቸው።

ይህ ቀይ ሽፋን ያለበት መጽሐፍ አንዲት ነጭ ልብስ የለበሰች ነፍሰ ጡር ሴት በሀሳብ ተመስጣ ተደግፋ ተቀምጣለች። የሴትየዋ አኳኋን የነፃነት ፍላጎት ወይም የፍትህ እጦት ስሜትን ያንጸባርቃል።

ባለብዙ ቀለም ማስታወቂያ "የንግሥት ሳባ ማተሚያ ቤት"የሚል ርዕስ አለው። ማስታወቂያው የሚከተሉትን ዋና ዋና አገልግሎቶች እና መረጃዎች ነው፡፡ ከላይ በኩል በግርግዳዊ ዘውድ ስር "ንግሥት ሳባ ማተሚያ ቤት" የሚል ጽሑፍ አለ።

ጠረጴዛ ዙሪያ ተቀምጠው የሥራ ስብሰባ የሚያደርጉ ስድስት ወንዶች አሉ። አብዛኞቹ ክራቫት ያደረጉ ሲሆን፣ ከፊት ለፊት ባለው ቀይ መስመር ላይ "አስመራጭ ኮሚቴ" የሚል ጽሑፍ አለ። በቀኝ በኩል በትንሽ መስኮት የዜና አስተርጓሚ ሴት ትታያለች።

ኤርሊንግ ሀላንድ የተሰኘው የእንግሊዝ ፕሪምየር ሊግ ተጫዋችና ከፍተኛ ግብ አስቆጣሪ የሲቲ ተጫዋች ሲሆን ከሲቲ ጋር የረጅም አመት ኮንትራት መፈራረሙ የማይረሳ የቅርብ ጊዜ ትውስታ ነው ።

ቀይ ሸንኮር አገዳ አንድ ላይ በበቀለበት ቦታ በገመድ ታስረዉ በቅለዋል። ሸንኮራዉ ረዥምና ቀጭን ቅጠል አሉት። አጭር አንኳዎች ያሉት ሆኖ ጀርባ የተለያዩ እፅዋቶች አሉ።

አንድ ረጅም ነጭ የጭነት መኪና በብርቱካን ቀለም የተሞሉ የከረጢት ክምሮች ከላይ ሞልቶ ይዟል። መኪናው ከፍ ባለ መንገድ ላይ እየሄደ ሲሆን፣ በጎን በኩል አረንጓዴ የባቡር ፉርጎዎች አሉ።

አምስት በእጅ የተሠሩ ክብ መቀመጫዎች በአንድ ክፍል ውስጥ ተደርድረው ይታያሉ። መቀመጫዎቹ በገለባ ተነድፈው ቡናማ፣ ነጭና አረንጓዴ ቀለሞችን ያሳያሉ። ትናንሽ የእንጨት እግሮች ያሏቸው ሲሆን ከበስተጀርባው ደግሞ በቆዳ የተነጠፈ ምንጣፍ ይታያል። የመቀመጫዎቹ ንድፍ ክብ ቅርጾችን ይከተላል።

ጥቁር ልብስ እና መነጽር ያደረገ አንድ ሰው በቆዳ ወንበር ላይ ተቀምጦ ወደ ፊት ይመለከታል። ከበስተጀርባው የኢትዮጵያ እና የአፍሪካ ህብረት ባንዲራዎች በተሰለፉበት ስብሰባ ጠረጴዛ ላይ ይገኛል።

በኢትዮጵያ ባህላዊ ምግብ ውስጥ፣ የዶሮ ወጥ (ደረቅ ወጥ) በብዛት ከሚቀርብባቸው ምግቦች መካከል ዋነኛው ነው። ይህ ምግብ በበዓላት ወቅት ከፍተኛ ትኩረት የሚሰጠው ለምንድን ነው? ከዶሮ ወጥ ዝግጅት ጋር ተያይዞ በባህላችን ምን ዓይነት ልዩ ልማዶች አሉ?

በግንባር ቀደምት ላይ ያለችው ሴት ረጃጅም ጥቁርና ጠመዝማዛ ጸጉር አላት። የለበሰችው ረጅም ሰማያዊ ልብስ ከመጨረሻው ጫፍ ላይ በቀይ፣ ቢጫና አረንጓዴ ቀለም ባላቸው ሰንጠረዦች ያጌጠ ነው።

ጎልማሳ ሴቶች በፈገግታ ሆነው ባህላዊ የጥበብ ሥራ እየሰሩ ነው። በራሳቸው ላይ ብርቱካናማ ሻሽ ለብሰው፣ ባለ ብዙ ቀለም ሰፌድ እየሰሩ ነው። ትልቁ የተሰራው ሰፌድ በቀይ፣ ጥቁር እና ብርቱካን የከዋክብት ቅርጽ አለው፤ ይህ ጥበብ የየትኛው ብሔር ነው?

የተለያዩ ባለ ብዙ ቀለም ያጌጡ የቅርጫት ሥራዎች በነጭ ግድግዳ ላይ ተሰቅለዋል። ቅርጫቶቹ በዋነኛነት ክብ ቅርጽ ሲኖራቸው፣ ቀይና ብርቱካንማ ቀለም በብዛት አለው። ከፊሎቹ ላይ ትናንሽ የባሕር ዛጎሎች አሉ። እነዚህ ባህላዊ የእጅ ሥራዎች በየትኛው የኢትዮጵያ ማኅበረሰብ በብዛት ይሰራሉ?

አንድ በቅሎ በአንድ ጊዜ አራት ሰዎችን የያዘ የእንጨት ጋሪ እየጎተተ ነው። ሰዎች በጋሪው ላይ ተቀምጠዋል፣ አንደኛው ባህላዊ ልብስ ለብሷል። ጋሪው አፈር ባለው መንገድ ላይ እየተጓዘ ነው። ከበስተጀርባ ጥቅጥቅ ያሉ ዛፎች ይታያሉ።

የአዲስ አበባ ከተማ አስተዳደር አራዳ ክፍለ ከተማ ጃንሜዳ ጤና ጣቢያ ምልክት የሕንፃ ግድግዳ ላይ ተሰቅሏል። በምልክቱ ላይ የአማርኛና የእንግሊዝኛ ጽሑፍ እንዲሁም የስልክ ቁጥሮችና የኢሜይል አድራሻ ተጽፎበታል።

ጥቁር ጸጉሯን በብርቱካናማ ሻሽ የሸፈነች ወጣት ሴት ፈገግ ብላለች። በጥቁር የተጠለፈ ብርቱካናማ ልብስ ለብሳለች። ጥሩ ሆኖ የሚታየው ፊቷ ላይ ሰፊ ፈገግታና በተፈጥሮ የራቁ ጥርሶች ውበቷን ጨምረውታል።

በጥቁር ዳራ ላይ የወርቃማ ቀለም አርማ ቀርቧል። አርማው በክብ ቅርጽ የተቀረጸ ሲሆን መሃሉ ላይ "ሲ" ፣ “ቢ” እና “ኢ” ፊደላት አሉ። በዙሪያው የአማርኛ ፊደላት እና ወርቃማ ሽቦ የመሰለ ንድፍ ይታያል።

በጥቁር እና ነጭ ፎቶ ላይ፣ አንድ ሴት በመሀል ቆማ እየጨፈረች አለች። ነጭ ልብስ ለብሳለች፣ ሌሎች ወንዶች በሁለት ረድፍ ከጎኗ ቆመዋል። ወንዶቹ ነጭ ጋቢና ሙሉ ልብስ ለብሰዋል፤ ከበስተጀርባ ሙዚቀኞችና መጋረጃዎች ተሰቅለዋል።

ሦስት ወጣት ወንዶች በባህላዊ ፎጣዎችን ተጠቅልለው ትንሽ ሃይማኖታዊ መጽሐፍ ያነባሉ። ወንዶቹ ግድግዳ ጋር ተቀምጠው ሲያነቡ፣ አንዱ አረንጓዴና ቀይ አንዱ ደግሞ ሐምራዊና አረንጓዴ ለብሷል።

ብዙ ሕዝብ ደመራ በተባለ ትልቅ የእሳት ቃጠሎ ዙሪያ ተሰብስቧል። ሰዎች በራሳቸው ችቦ አብርተዋል። ከጀርባው የከተማ ህንፃዎችና ምሽት የደመናማ ሰማይ አለ። ታላቅ ሃይማኖታዊ በዓል እየተከበረ ነው።

በርካታ ትንንሽ ተማሪዎች ተመሳሳይ ወይንጠጃማ ሹራብ ለብሰው በትምህርት ቤታቸው ግቢ ውስጥ እጃቸውን በውሃ ይታጠባሉ። ወንዶቹ ልጆች በየተራ የቧንቧውን ውሃ በመጠቀም የእጅ ንፅህናቸውን ይጠብቃሉ።

የተለያዩ ዘመናዊ ስማርት ስልኮች እና ተንቀሳቃሽ ስልኮች። ስልኮቹ ከብዙ የሞባይል አፕሊኬሽኖች ምልክቶች በላይ ተሰብስበው ። ከታች በኩል ደግሞ አፕል፣ ቴክኖ፣ ሳምሰንግ፣ ዊዋይ፣ ዜድቲኢን ጨምሮ የተለያዩ የሞባይል ስልክ ኩባንያዎች አርማዎች ይታያሉ።

የኢትዮጵያ ዘፋኝ እና አርቲስት ፀደይ እመቤት ነጭ ልብስ ለብሳ፣ የዕንቁ ሐብል አድርጋ እና በደስታ ፈገግ ብላ ማይክሮፎን ይዛ ትታያለች። በስተጀርባ በከፊል የተጻፈ ጽሑፍ አለ።

በርካታ ሰዎች ከዓለም አቀፉ ቀይ መስቀል ኮሚቴ ተሽከርካሪ አቅራቢያ የእርዳታ እሽጎች ሲያነሱ ። ሰዎች የባህል ልብስ ለብሰው የቡናማ እህል ከረጢቶችን ተሸክመዋል። በስተጀርባ ኮረብታዎችና ደመናማ ሰማይ ይታያል፤ ይህም የእርዳታ አቅርቦትን ያሳያል።

ተንጣሎ በሰፊ አረንጓዴ ቅጠሎች የተሸፈነ ተክል በኰረብታ ላይ ይገኛል። ትልልቆቹ የዝሆን ጆሮ የሚመስሉ ቅጠሎች በብዛትና በመደራረብ ይገኛሉ። ከበስተጀርባ በኩል ጥቁር ግራጫ ቀለም ያለው ድንጋያማ ገደል ይታያል።

ሁለት ወንዶች በቲቪ ስቱዲዮ ውስጥ ተፋጠው ተቀምጠዋል። ሁለቱም ጥቁር ልብስ የለበሱ ናችው። ከመካከላቸው ባለው ክብ ነጭ ጠረጴዛ ላይ አንድ ስልክ ተቀምጧል። ከታች በሰማያዊ ግራፍ ላይ፣ "ኢትዮጵያ የደህንነት ስጋት ስትገጥማት" የሚል የአማርኛ ጽሑፍ ተጽፏል።

በታላቁ የኢትዮጵያ ሩጫ ላይ ወጣት ሯጮች በደማቅ ብርቱካን ማሊያ በብርቱ ይሮጣሉ። ታሪካዊ ሕንፃው ከኋላ በኩል አለ። ይህም በዩኒሴፍና በሌሎች ስፖንሰሮች የተደገፈውን የኢትዮጵያን ጠንካራ የአትሌቲክስ ባህልና የጋራ የሩጫ መንፈስ ነው።

አንድ አስተላላፊ መስታወት እቃ ውስጥ ወለላ ማር ተቀምጧል በአንድ እንጨት መሳይ እቃም ከወለላ ማሩ የተወሰነ ወደ ላይ ወጥቷል። ከማሩ ጎንም የማር እንጀራ ተደራርቦ ተቀምጧል።

በርካታ የተለያዩ ዘመናዊ የድምጽ ማጉያዎች (ስፒከሮች) ተደርድረዋል። አብዛኞቹ ትልልቅና ጥቁር ሲሆኑ፣ አንዳንድ ስፒከሮች ብርሃን የሚሰጡ ክብ ቅርጾች አሏቸው። እነዚህ ብርሃኖች ቢጫ፣ ብርቱካንማ፣ ወይንጠጅና አረንጓዴ ናቸው። ከጀርባ ተጨማሪ የኤሌክትሮኒክስ መሣሪያዎች አሉ።

በርካታ ባለስልጣናትና እንግዶች የቢዝነስ ስብሰባ ላይ ተቀምጠው አድምጠዋል። ተሳታፊዎቹ በፊተኛው ረድፍ ለስላሳ ወንበሮች ላይ ተቀምጠው የፊት ጠረጴዛዎች በጽጌረዳ ተጌጠዋል። የቦታው ወለል በአረንጓዴ ምንጣፍ የተሸፈነ ሲሆን ከኋላ በኩል ተጨማሪ ተሰብሳቢዎች አሉ።

ጥቁር ልብስ የለበሰ ሰው ቀኝ እጁን ወደ ላይ አንስቶ በስተቀኝ ካለ ሌላ ሰው አጠገብ በፖዲየም ላይ ቆሟል። በስተግራ በኩል የኢትዮጵያ ባንዲራና ሌሎች ባንዲራዎች እንዲሁም አበባዎች ይገኛሉ። የስልጣን ሽግግር ሥነ-ሥርዓት የትኛው ነው? የሚምለው ሰው ማን ነው?

ሁለት ባለስልጣናት ጥቁር ልብስ ለብሰው ጠረጴዛ ላይ ተቀምጠው ሰነዶች እየፈረሙ ነው። ከበስተጀርባ የኢትዮጵያ ባንዲራ እና የገንዘብ ሚኒስቴር ዓርማ ያለው ነጭ ባንዲራ አለ። ሁለቱ ወንዶች በሌሎች ሰዎች ታጅበዋል።

ብዙ አረንጓዴ ቅጠሎች ያሉት የዕፅዋት ቁጥቋጦ በቅርበት አሉ። ቅጠሎቹ ከዳርቻው በኩል የተሸበሸቡ ናቸው። ዕፅዋቱ እርጥብ በሆነ መሬት ላይ የበቀለ ናቸው፡፡ አጠገቡ ትንሽ ውሃ ያለበት ቦታ አለ።

ጥቅጥቅ ያለ፣ አረንጓዴ ቅጠል ያለው ትልቅ ዛፍ ። ዛፉ ግዙፍ ግንድ እና ሥር ያለው ሲሆን፣ ከኋላው የደረቀ መሬትና ኮረብታማ አካባቢ ይታያል። ከላይ ያለው ሰማይ ፈዛዛ ነው።

በረሃማ በሆነ እና በደረቅ መሬት ላይ ያለ ጉዞ ነው። ወታደራዊ ልብስ የለበሰ ሰው በረሃውን በሚያቋርጥበት ጊዜ ግመል የጨው ወይም የሸቀጥ ጭነት ተጭኖ አብሮት ይጓዛል። ይህ ከባድ ሥራ ያለበትን እና አድካሚ የሆነውን የንግድ መንገድ ነው።

ወንዶችና ሴቶች በበረሃማ መሬት ውስጥ በባህላዊ ልብሶች ይደንሳሉ። አንዳንዶቹ ነጭ ሻማ ለብሰዋል፤ አብዛኞቹ ደግሞ ቀጭን የእንጨት ዘንጎችን ወደ ሰማይ ይዘዋል። በጀርባው የደረቁ ተራሮችና ኮረብታዎች አሉ።

ሰማያዊ እጀታዎች ያሏቸው የተለያዩ መጠኖችና ቅርጾች ያላቸው የአሥር የቀለም ብሩሾች በአንድነት ተሰብስበው ይታያሉ። ከታች፣ የቀለም ንጣፎች ነጭ በሆኑ ክብ ፓሌቶች ላይ በተለያዩ ደማቅ ቀለሞች ተሞልተዋል። ከበስተጀርባው ወጥ የሆነ ግራጫማ ነጭ ዳራ ነው።

ዘመናዊ የመታጠቢያ ክፍል ውስጥ የቅንጦት ቁሳቁሶች ተገጥመዋል። የእብነበረድ ግድግዳ ላይ ትልቅ መስታወት አለ። ጥቁር ማርበል ቆጣሪ ላይ ነጭ መስጠብያ እና ጥቁር የውሃ ቧንቧ ተቀምጠዋል። ዝቅተኛ አራት ማዕዘን ቅርጽ ያለው ሽንት ቤት በጎን አለ።

በርካታ ጥሬ ቀይ ሥጋ ቁርጥራጮች በእንጨት ማቅረቢያ ሰሌዳ ላይ ተደርድረዋል። በመሃል ላይ ሶስት ትናንሽ ጎድጓዳ ሳህኖች ሶስት አይነት አዋዜ ወይም መረቅ (ሶስ) ይዘዋል። አራት ትናንሽ ቢላዋዎችም በስጋው ላይ ይገኛሉ።

የኢትዮጵያ ፖስታ አገልግሎት መስፋፋቱንና ዘመናዊ መሆኑን ያመለክታል። በቅርቡ በትላልቅ ቢጫ አውቶቡሶች በመጠቀም የተፋጠነ የትራንስፖርት አገልግሎቶችን ለመጀመር ማቀዱን ይፋ አድርጓል። ይህም የአገሪቱን የሎጅስቲክስና የማስረከቢያ አቅም ለማሳደግ ታስቦ የተዘጋጀ ነው።

ገበሬዎች የሚመስሉ ሰዎች ቡድን በእርሻ መሬት ላይ ተሰልፎ ቆሟል። ሰዎቹ የተለያዩ ቀለማት ያላቸው ልብሶችን ለብሰዋል፤ አንዳንዶቹ ደግሞ ባህላዊ ሻማ ወይም ነጠላ ለብሰዋል። ሁሉም በረዥሙ ተሰልፈው ቆመዋል።

ድልድዩ ሰፊ የመኪና መንገድ ያለው ሲሆን፣ በሁለቱም ጎን በከፍተኛ ምሰሶዎች እና በጠንካራ ነጭ ኬብሎች የተደገፈ ነው። ድልድዩን የሚደግፉት ነጭ የብረት ገመዶች ከምሰሶቹ ተስበው በመንገዱ ላይ ተዘርግተዋል።

አረንጓዴ ክብ ቅርጽ ያለው የአማራ አካባቢ ጥበቃና ደን ባለስልጣን አርማ ነው። መሃል ላይ ጥቁር ፍየል ወይም ዋልያ፣ አዲስ ተክል እና ከውሃ ላይ የሚወጡ ሁለት ጥቁር እጆች በነጭ ዳራ ላይ አሉ። ጽሑፎች በእንግሊዝኛና አማርኛ ተጽፈዋል።

ረዥም ሸሚዝ የለበሰች ሴት ቡናማ ኩርንችት ፀጉሯን ከላይ እያሰረች ይታያል። ትልቅ ክብ የሆነ ወርቃማ ጉትቻ አድርጋለች፤ ከበስተጀርባዋ የሐምራዊ አበባ ንድፍ ያለበት አልጋ ይታያል።

በገበያ የተከመረ የባህል ዕቃዎች ናቸው። ቀይና ጥቁር ንድፍ ያላቸው ብዙ መስቦችና ሰፌዶችም አሉ። እነዚህ በባህላዊ እጅ የተሠሩ ቅርጫቶች፣ ለአገር ውስጥ የቤት ቁሳቁስና ለስጦታነት ያገለግላሉ። የሚሰፉ ሁለት ሴቶም አሉ።

ገበሬዎች እህል ለመውቃት በሞተር የሚሠራ ማሽን እየተጠቀሙ ነው። ብዙ የደረቀ የእህል ገለባ በመሬት ላይ ተከምሯል። ሰዎቹ ገለባውን ወደ ማሽኑ እየወረወሩ ነው። ስራው ከፍተኛ አቧራ የተሞላበት ነው። ሰማዩ በደመና የተሸፈነ ነው።

ሰውነቱ ጠቆር ያለ አንድ ወንድ፣ በባህላዊ የፀጉር አሰራር ከተጠማዘዘ ፀጉሩ ላይ ውሃ ተንጠባጥቧል። ሌላ ሰው በእንጨትና በቅጠል በመጠቀም ፀጉሩን እያስተካከለ ሲሆን፣ ሰውየው ደግሞ ወደ ቀኝ በኩል አፉን ከፍቶ ይመለከታል።

ሰፋ ያለ የደረቀ እህል ማሳ ላይ ሰዎች በሩቅ ርቀት ይታያሉ። የተሰበሰበውን እህል በነጭ ትላልቅ ከረጢቶች ውስጥ ሲያስገቡ ወይም ሲያጓጉዙ ይመስላሉ። በስተጀርባ ግዙፍ እና ክፍት ሜዳማ ስፍራዎችና ጥቂት ዛፎች አሉ።

ይህ ማስታወቂያ በተፈጥሮአዊ አረንጓዴ አካባቢ ሦስት የአምባሳደር ውሃ ጠርሙሶችን ናቸው። ውሃው ለጤና ነፃነት (ምርጫ) ያለውን አስፈላጊነት ከትልቅ ዛፍ እና ከሰማያዊ ሰማይ ጋር አብሮ ይገልጻል።

ፀሐይ በትክክል መሃል ላይ በብርቱካንማ እና ቢጫ ቀለም ታበራለች። ሰማዩ ከታች ቀላል ሮዝማ እና ብርቱካንማ ሲሆን ወደ ላይ ደግሞ ወደ ግራጫ እና ሰማያዊነት ይቀየራል።

ከፍ ያለ ቀጭን ተረከዝ ያላቸው ሁለት አረንጓዴ የሴቶች ጫማዎች ቀርበዋል። ጫማዎቹ በንድፍ የተሠራ ጨርቅና የሚያብረቀርቁ ድንጋዮች የተገጠሙበት የጌጣጌጥ ክበብ አላቸው። ማሰሪያቸው የተጠፈነ ሲሆን፣ ከውጭ ብርሃን በደንብ ያንጸባርቃሉ።

በቀይ ደብዘዝ ያለ ብርሃን በታጀበ የመድረክ ትዕይንት ላይ ሁለት ወንዶች የሙዚቃ መሣሪያ ይጫወታሉ። ከፊት የተቀመጠ የሚመስለው ጥቁር ልብስና ወርቃማ ሰንሰለት ያደረገ ሰው ማይክሮፎን ይዟል። ከኋላው ድሬድ ሎክስ ፀጉር ያለው ወጣት በካሞፍላጅ ሸሚዝ ጊታር ይጫወታል።

አምስት ባለቀለም እስክሪቢቶዎች በአንድ ላይ ተደርድረዋል። እስክሪቢቶዎቹ የተለያዩ ቀለሞች ሲኖሩ፣ ጫፋቸው ግልጽ በሆነ ክዳን ተሸፍኗል። በእስክሪቢቶዎቹ ላይ 'ዋሸብል ኢንክ' እና 'ከለር ኢሞሽን' የሚል ጽሁፍ አለ። እነዚህ ባለቀለም እስክሪቢቶዎች በብዛት የትኛው ቦታ ላይ ይውላሉ?

ከበስተጀርባ በቆርቆሮ የታጠረ ግድግዳ ሲሆን፣ በቀርከሃ በተሰራ መደርደሪያ ላይ በርካታ በፕላስቲክ የታሸጉ የውሃ ጠርሙሶች ተደርድረው ይገኛሉ። መሬት ላይም የተዘጋጁና ባዶ የሆኑ የውሃ ጠርሙሶች እንዲሁም በውሃ የተሞሉ ሰማያዊ ፕላስቲክ በርሜሎች ተቀምጠዋል።

ትልልቅ ዛፎች ፊት ለፊት የተበላሸና ያረጀ ቤት አሉ። ከፊት ለፊት ባለው አካባቢ ብዙ ቆሻሻ እና ከፊሉን ህንጻ የሚሸፍኑ ጊዜያዊ መጠለያዎች አሉ። አብዛኛው የቤቱ ግድግዳ የተሰነጠቀ ነው።

ከተለያየ ከፍታ የተሰሩ አራት የአሉሚኒየም መሰላልዎች ወለል ላይ ተደርድረዎል። እያንዳንዳቸው ሰማያዊ ቀለም ያለው መለያ አላቸው። መሰላልዎቹ በቤቶች እና በህንጻዎች ውስጥ ለተለያዩ ሥራዎች የሚውሉ መሳሪያዎች ናቸው።

ብርቱካንማ ልብስ የለበሰች ሴት ከኋላ ትታያለች። ፀጉሯ ወፍራም እና ጥቁር ሆኖ ከፍ ብሎ በልዩ ሁኔታ ተሰርቷል። የበስተጀርባው ግድግዳ ቀይ እና ሮዝ ቀለም ሲሆን ጥቁር ልብስ ከግራ ተንጠልጥሏል።

አራት ሰዎች በአገዳ በተሰሩ ባህላዊ ጀልባዎች ላይ ተቀምጠው በሰማያዊ ሐይቅ ላይ በቀዘፋ ይጓዛሉ። ሁለቱ ነጭ እና ሁለቱ ሰማያዊ ሸሚዝ ለብሰዋል። በስተጀርባ ሌሎች ጀልባዎችና ዛፎች ተደርድረዋል።

በተከፈተ ቦታ፣ በርካታ ሴቶች ባህላዊ ልብስ ለብሰው በክብ ተቀምጠዋል። በመሃከላቸው የቡና ሲኒና ዕጣን የሚጨስበት ምድጃ ተቀምጧል። ሴቶቹ ወንበሮችና ሰማያዊ ፕላስቲክ ወንበሮች ላይ ተቀምጠው ሲጨዋወቱ ከበስተጀርባ የቆርቆሮ ቤት አለ።

ዳንኪራይ የተሰኘ የአልኮል መጠጥ ሲሆን በእንጆሪና በተለያዩ ቃናዎች የሚዘጋጅ የአልኮል መጠጥ ነው አልኮል መጠኑ ከስድስት ፐርሰንት በላይ ሲሆን 21 ዓመት በታች ለሆኑ ሰዎች አይመከርም።

ይህ አርማ ክብ ሰማያዊ ቅርጽ አለው። በክቡ ውስጥ በሰማያዊ፣ ቀይና ቢጫ ቀለም የተቀባ ክፍት መጽሐፍ ጎላ ብሏል። በውጭኛው ክብ ላይ የአማርኛ ጽሑፍ 'ትምህርት ሚኒስቴር' እና የእንግሊዝኛ ጽሑፍ 'ሚኒስተር ኦፍ ኢዱኬሽን' ተጽፈዋል። የትምህርት ተቋም መለያ ነው።

ደማቅ ቀይ አበባዎችና ጥቁር አረንጓዴ ቅጠሎች ያሉት ሰፊ ዛፍ ነው። ዛፉ በደረቅ መሬትና በሌሎች ዛፎች ተከብቧል። ከዛፉ ስር ትናንሽ የእንስሳት ዝርያዎች አሉ።

ብሩህ ብርማ ቀለም ያለው ማንኪያ በዮጎርቱ ውስጥ ተጨምሮ ጥቅጥቅ ያለና ነጭ የሆነ የዮጎርት ክፍል አንስቶ ይታያል። የዮጎርቱ ነጭ የፕላስቲክ ዕቃ የከፈተው አሉሚኒየም ወይም ብርማ ቀለም ያለው መክደኛ በከፊል ወደኋላ ተገፎ ወደ ላይ ቆሟል።

ሁለት ትላልቅ ሰማያዊ ጣሳዎች የወተት ዱቄት በመደርደሪያ ላይ ተቀምጠዋል። የጣሳዎቹ መለያዎች በበረዶ የተሸፈነ ተራራ እና ከብቶች በጎን በኩል አሏቸው፤ ከታች በኩል የተለያዩ ፈሳሽ እቃዎች ተደርድረዋል።

በቢጫ የፀሐይ መከላከያ ስር በተጨናነቀ የገበያ ቦታ ሰዎች ቆመዋል። በዙሪያው ብዙ ሣጥኖች፣ በጥቅል የታሰሩ እቃዎች፣ እንዲሁም ቀለም ያላቸው የኳስ ቅርጽ ያላቸው ፊኛዎች ተንጠልጥለዋል። በርካታ ሰዎች በሱቁ አካባቢ ቆመው ወይም ተቀምጠዋል።

የደንብ ልብስ የለበሱ ወታደሮች በበረሃማ አካባቢ ቆመዋል። ወታደሮቹ አረንጓዴ ኮፍያና የደንብ ልብስ የለበሱ ሲሆን፣ አንዳንዶቹ የተጠቀለሉ ጨርቆች በእጃቸው ይዘዋል። ከበስተጀርባ ኮረብታዎችና የተበተኑ ጎጆዎች አሉ።

ወርቃማ ቀለም ያለው የጥንት የሙዚቃ መሣሪያ ነው። መሣሪያው አራት ማዕዘን ቅርጽ ያለው ፍሬምና የእንጨት እጀታ አለው። በብረቱ ፍሬም ውስጥ አራት ትናንሽ ዲስኮች በሁለት ዘንጎች ላይ ይሽከረከራሉ። የላይኛው ጠርዝ ጥርሶች አሉት። መሣሪያው ፅናፅል ተብሎ የሚጠራ የቤተ ክርስቲያን መሣሪያ ነው።

የአሜሪካን ጋርደን ዩ.ኤስ. ማስተርድ የሚል መለያ ያላቸው፣ ቢጫና ወጣ ያለ ጫፍ ያላቸው የሶስት ጠርሙሶች ረድፍ በመደርደሪያ ላይ ይታያሉ። ከላይም ሌሎች ተመሳሳይ ጠርሙሶች ተደርድረዋል።

የቆመ አንድ ሰው ጥቁር ሰማያዊ ሱፍ እና ቀይ ክራቫት አድርጎ ንግግር አድርጓል። ንግግሩን በማይክራፎን እየተናገረ ነው። ከፊት ለፊቱ የተለያዩ ሚዲያ ማይክራፎኖች ለጥፈዋል። የጀርባው ዳራ ነጭ እና ቀለል ያለ ሰማያዊ ንድፍ አለው።

በጨዋታ ማዕከል ውስጥ ሰዎች እና ልጆች አሉ። ጣሪያው ጥቁር ሲሆን ምሰሶቹ ደግሞ በደማቅ ቀለማት ያሸበረቁ ናቸው። ልጆችና አዋቂዎች በኤሌክትሮኒክስ ጨዋታዎች ዙሪያ ቆመው ጊዜ ያሳልፋሉ። ይህ ቦታ ለመዝናኛ ብቻ ተብሎ ተከፍቷል?

ኩሪፍቱ ሪዞርት እና ስፓ" የተባለ የመዝናኛ ስፍራ መግቢያ በር ያሳያል። መግቢያው የድንጋይ ግድግዳዎች ያሉት ሲሆን፣ የክብደቱ ጣሪያ ደግሞ በገለባ ወይም በእንጨት የተሰራ ነው። በመግቢያው በኩል ባለው አርክ ላይ ትልቅ የእንጨት ፊደላት በግልጽ ተጽፈው ይታያሉ።

ወታደራዊ ልብስ የለበሰ፣ ጠመንጃና የፊት ጭንብል ያደረገ ሰው በነጭ ጡብ ግድግዳ አጠገብ ተቀምጠው ያሉ ሴቶችን ያነጋግራል። ሴቶቹ ደክሟቸው የሚመስል ሲሆን አንዳንዶቹም ራሳቸውን በተለያዩ ልብሶች ሸፍነዋል።

ሁለት ሴቶች፣ አንዷ በግራ አንዷ በቀኝ፣ ነጭ ቀሚስ ለብሰው ይታያሉ። ሁለቱ ሴቶች በመካከላቸው የኢትዮጵያን ባንዲራ ቀለሞች የያዘ ጨርቅ የያዙ ሲሆን፣ ይህም አንድነትን ወይንም መተካካትን ሊያመለክታል።

ማሳሰቢያው በክፍል ውስጥ ያለችውን አንዲት ወጣት ልጅ ያሳያል፤ ቀይ ሹራብ ለብሳለች፣ በጥቁር እንጨት ሰሌዳውን እየጠቆመች ወደ ላይ ትመለከታለች። በስተጀርባ በተማሪዎች የተሞላው የመማሪያ ክፍል እና በመደርደሪያዎች ላይ የተደረደሩ ብዙ መጽሐፎች በግልጽ ይታያሉ።

የኢትዮጵያ ባህላዊና ተወዳጅ ምግብ የሆነውን እንጀራ በሳህን ላይ ነው። እንጀራው ከጥቁር ጤፍ የተጋገረ ነው ይህም ቡናማ ወይም ቀይ መልክ ሰጥቶታል። ከላዩ ላይ የፈሰሰው ወይም የተነከረው ነገር ወጥ (ስልስ) ሲሆን እንጀራ ጋር ማበያ ነው።

ከላይ የቆሻሻ ማጠራቀሚያ የሚመስል ቦታን የሚያሳይ ምስል ሲሆን፣ ሁለት ከባድ ማሽኖች ቆሻሻ ሲያስተካክሉ ይታያሉ። በዙሪያቸው ብዙ ነጭ ወፎች በከፍተኛ ሁኔታ ሲበሩ ይታያሉ።

ሰማያዊ ቀለም ባለው የመዋኛ ገንዳ ውስጥ አምስት ዋናተኞች የውሃ ዋና እየዋኙ። ዋናተኞቹ በተለያዩ መስመሮች ላይ የሚወዳደሩ ሲሆን ነጭ እና ጥቁር ገመዶች የሚለያዩት በውሃው ላይ ብዙ ፍንጣቂዎች ይስተዋላል።

ሁለት የኢትዮጵያ አትሌቶች በትከሻቸው ላይ ሰንደቅ ዓላማ ደርበው የድል አድራጊነት ምልክት እያመለከቱ ነው። ሁለቱም የአንገት መታወቂያ እና የስፖርት ልብስ ለብሰዋል።

በድሮ ጥቁርና ነጭ ምስል ላይ አንድ ሽማግሌ ሰው ነጭ ካባ ለብሶ በብዙ የአሜሪካ የባሕር ኃይል ወታደሮች ተከቧል። ወታደሮቹ ጥቁርና ነጭ ዩኒፎርም ለብሰዋል፤ ከወታደሮቹ መካከል አንዱ የኢትዮጵያን ወታደራዊ ልብስ ለብሷል።

ይህ የ"ቴኳንዶ" ማስተዋወቂያ ፖስተር ሲሆን ሁለት አትሌቶች ነጭ የቴኳንዶ ልብስና ጥቁር ቀበቶ ለብሰው የተለያዩ ድርጊቶችን ያሳያሉ። ፖስተሩ በዋናነት ጥቁር፣ ቢጫና ቀይ ቀለም ያለው ሲሆን፣ በአማርኛና በኮሪያ ፊደላት ጽሑፎች እንዲሁም የአርማ ምስሎች አሉት።

በርካታ በእጅ የተሰሩ ባለቀለም የጥጥ ልብሶች ከቀርከሃ አጥር ላይ ተሰቅለዋል። ልብሶቹ የተለያየ ስፋት ያላቸው ቁመታዊ መስመሮች አሏቸው። በአብዛኛው ቀይ፣ አረንጓዴ፣ ቢጫ፣ ሰማያዊ እና ሐምራዊ ቀለሞች በግልጽ አሉት።

በጨለማ ዳራ ላይ ባለው የመስታወት መያዣ ውስጥ የሉሲ የተሰበሰቡ የጥንት ቅሪቶች ይታያሉ። ግማሽ ያህሉ የቀሩት አጥንቶች በነጭና ቡናማ ቀለም ተሰባብረው ተቀምጠዋል። የራስ ቅሉ ክፍል ከላይ፣ ሌሎች የሰውነት ክፍሎች ደግሞ በመሃልና ታች በኩል ተበታትነዋል።

በጨለማ የእንጨት ጠረጴዛ ላይ የተቀመጠ ብርቱካናማ ቀለም ያለው የፕላስቲክ ፈሳሽ መያዣ (ጁግ)።መያዣው ረዥም እና ሲሊንደራዊ ቅርጽ ያለው ሲሆን፣ ከላይ ደግሞ ቀይ መክደኛ ተደርጎበታል። ፈሳሽ የሚፈስበት ትንሽ አፍ ያለው ሲሆን እንደ ውኃ ወይም ጭማቂ የመሳሰሉ መጠጦችን ለመያዝ ያገለግላል።

ጥቅልል የሆነ ቢጫ ቀለም ያለው የአጨዳትራክተር በእርሻ ላይ እየሰራነው። ትላልቅ ጎማዎች አሉት። ከበስተጀርባ ዛፎች እና ቁጥቋጦዎች ይታያሉ፣ ሰማዩም ደብዛዛ ብርሃን አለው። ማሽኑ የእርሻ ሥራዎችን በዘመናዊ መንገድ የሚያከናውን ነው።

በሃገራችን ኢትዮጵያ ከ 40 በላይ ትልልቅ የመንግስት ዩኑቨርሲቲዎች ይገኛሉ። ከነሱ መካከል አንደኛው በጣም ብዙ እድሜን ያስቆጠረው እና በአማራ ክልል የሚገኘው ወልዲያ ዩኒቨርሲቲ ተጠቃሽ ነው።

አንድ ጥንድ አዲስ ጥቁር የስፖርት ጫማዎች በግራጫ ምንጣፍ ላይ ይታያል። ጫማዎቹ ነጭና ጥቁር የጎማ ጫማ ሲኖራቸው፣ በጎናቸው የናይክ ምልክት በግራጫና ነጭ ቀለም ይገኛል።

ሁለት ሴቶች የኢትዮጵያ ንግድ ባንክን የሲቢኢ ብር የሞባይል ባንኪንግ አገልግሎት ሲጠቀሙ በደስታ ላይ ናቸው። ከፊት ለፊት ባለው ስልክ ማያ ገጽ ላይ የአፕሊኬሽኑ መግቢያ ገጽ አለ።

ልጆች በጨዋታ ክፍል ውስጥ ወለሉ ላይ ተቀምጠው ወይም ተኝተው ሲጫወቱ ይታያሉ። የተለያዩ ዕድሜና ዘር ያላቸው ይመስላሉ፣ አንዳንዶቹ ነጭ ልብስ ለብሰዋል። ከልጆቹ መካከል አንዱ ቆሞ ወደ ላይ እጁን እየጠቆመ ነው።

ብዙ ሰዎች ባሉበት ገበያ የተለያዩ መጠኖች ያሏቸው የተሰሩ የሽቦ ቅርጫቶች ይታያሉ። ቅርጫቶቹ ቀይ፣ አረንጓዴ እና ብርቱካናማ ቀለም ያላቸው ንድፎች አሏቸው። ብዙ ሴቶች የራስ መሸፈኛ ለብሰዋል፣ አንዳንዶቹም ዣንጥላ ይዘዋል። እነዚህ ቅርጫቶች በኢትዮጵያ ባህል ውስጥ ምን አይነት አገልግሎት ይሰጣሉ?

ጥቁርና ነጭ ምስል ባለ አራት ፎቅ ክብ ቅርጽ ያለው ዘመናዊ ሕንፃ በጎዳና ዳር። ሕንፃው ብዙ አራት ማዕዘን መስኮቶች ሲኖሩት፣ ከፊት ለፊት ጥቂት መኪኖችና በእግሩ የሚጓዝ ሰው ይታያል።

ከፊት ለፊት መሬት ላይ ብዙ የንግድ ዕቃዎች ተዘርግተዋል። በግልጽ ከሚታዩት መካከል ቀይ ቲማቲሞች፣ የተከመሩ ቀይ ሽንኩርቶች እንዲሁም የተለያዩ ቅርፅ ያላቸው የተጎነጎኑ ቅርጫቶች እና የሾላ ኮፍያዎች ይገኙበታል።

ሁለት የፅዳት ሰራተኞች ከባድ ቆሻሻ ቦታ ላይ ቆመዋል። ሰራተኞቹ ዩኒፎርምና የፊት መሸፈኛ አድርገዋል። በቦታው የፕላስቲክ ጠርሙሶችና ካርቶኖች ተከምረዋል። ሰራተኞቹ ቆሻሻውን ወደ ጀርባ ወደ ሚገኘው ሰማያዊ ትራክ ለማጓጓዝ እየሰሩ ነው። አካባቢው ብዙ የቆሻሻ መጣያ ነው።

አንዲት በፈገግታ የተሞላች ሴት በአንድ እጇ የኤቲኤም ካርድ በሌላ እጇ ደግሞ ተንቀሳቃሽ ስልኳን ይዛለች። ልጅቷ የለበሰችው ልብስ ቀለም ቡኒ ሲሆን ከጀርባዋ ደሞ ደማቅ ቢጫ ቀለም ተቀብቷል።

ሰፊ የእርሻ መሬት ላይ ብዙ አረንጓዴ ቅጠሎች ያሏቸው እፅዋት ይሸፍናሉ። ቅጠሎቹ በፀሐይ ብርሃን ደምቀው ደማቅ ቢጫ-አረንጓዴ ቀለም አላቸው። በሩቅ በኩል ጥቁር አረንጓዴ ዛፎች አግድም መስመር ሰርተዋል። ከዛፎቹ በላይ ደማቅ ሰማያዊ ሰማይ በትንሹ ይገለጻል።

የባህላዊ እቃዎችንና የእጅ ሥራዎች ኤግዚቢሽን ያሳያል። ወለሉ ላይ በገመድ እና ሰበዝ የተሸመኑ ክብ እግሮች ያሏቸው መቀመጫዎች ተደርድረዋል። ጥቁር የሸክላ ጀበና እና በተቆላ ቡና የተሞላ ሳህን በስተጀርባ ይስተዋላሉ።

የአማርኛ ጋዜጣ ወይም መጽሔት ሁለት ገጾች ተከፍተው ይታያሉ:: ገጾቹ በጽሑፎች፣ በካርቱኖችና በማስታወቂያዎች የተሞሉ ናቸው:: ማስታወቂያው ከከባድ መኪናዎች ጋር የተያያዘ ነገር ያሳያል::

የአገር ልብሶችን የለበሱ ብዙ ሴቶች ተሰብስበው በመካከለኛው በኩል እየጨፈሩና እያጨበጨቡ ነው። በጥቁር የተጎነጎነ ፀጉር እና በሚያንጸባርቁ ጌጣጌጦች ደስተኛ ሆነው ይታያሉ።